ሁለት ታዳጊዎች በባህር ዳርቻ ላይ በተጣለ መረብ ይዝው፣ እጥበት የሚፈልግ መረብ እየዘረጉ ነው። ከበስተኋላ ደግሞ ጀልባዎች በጭቃ በተሞላው ውሃ ላይ ይንሳፈፋሉ።

ከፊል የሰውነት ክፍል ላይ የኢትዮጵያ ባህላዊ ልብስ ትኩረት ሰጥቶ ይታያል። ነጭ፣ በጥልፍ ያጌጠ ልብስ ሲሆን፣ ደማቅ ቀለማት ያላቸው ጥልፎች በአንገትና በእጅጌው ዙሪያ አሉ።

ቄንጠኛ ኩሽና ዉስጥ ጥቁር እጀታዎች፣ መስታወቶች እና ክፍት መደርደሪያዎች ያሉት ቀላል የእንጨት ካቢኔቶችን ይዟል። እቃዎች እና ብርጭቆዎች በጠረጴዛው ላይ በጥሩ ሁኔታ ተቀምጠዋል። ቤቱም በተጣራ የቤጅ ንጣፍ ወለል ላይተቀርጿል።

የወላጆቿን እጅ ይዛ አንዲት ትንሽ ልጅ በመሃል ላይ ባለው ወንበር ላይ ተቀምጣለች። ሦስቱም ነጭ ባህላዊ ልብስ ለብሰዋል፣ ወንዱ አረንጓዴ ካፖርትና ጥቁር ጫማ አድርጓል። ዳራው የጨለመና በስሱ ቡኒ ቀለም የተቀባ ሸራ ይመስላል።

ምስሉ ብዙ ሰዎች ባሉበት የፓርላማ አዳራሽ ውስጥ ከፍተኛ ስብሰባ ያሳያል። አባላት በቀይ ምንጣፍ ላይ በተደረደሩ በእንጨት መቀመጫዎች ተቀምጠዋል። በግራ በኩል አንድ ሰው በሮዝ ሸሚዝ ካሜራ ሲያንቀሳቅስ አሉ።

የደንብ ልብስ የለበሰ የፖሊስ አባል ነጭ ታክሲ ሚኒባስ ውስጥ ሾፌሩን ሲያነጋግር ይታያል:: መኪናው መንገድ ላይ የቆመ ሲሆን፣ ፖሊሱ በመስኮቱ በኩል እያወራ ነው::

የተንጨባረረ ጸጉር ያላቸዉ ሴቶች በባህላዊ የኢትዮጵያ ነጭ ልብሶች ለብሰው መድረክ ላይ ሲጨፍሩ ይታያሉ። ከአንገታቸው ላይ ሐምራዊና ሰማያዊ የአንገት ጌጦች ተደርጓል። በስተቀኝና በስተግራ ደግሞ ነጭና ቀይ ልብስ የለበሱ ወንዶችም አሉ። ከበስተጀርባ ሰማያዊ ዳራ እና የህንጻ ቅርጽ ያለበት መድረክ አለ።

ከጥቁር የጎማ ጫማ ጋር የተያያዘ ጥቁር ሰማያዊ የሱዌድ ቼልሲ ቦት ጫማ ። ጫማው በነጭ ገጽ ላይ ተቀምጧል። ከበስተጀርባ በብርጭቆ መስኮት በኩል የልብስ መሸጫ ሱቅ ውስጥ ያሉ ልብሶች ተንጸባርቀው ይታያሉ።

አረንጓዴ እና ብርቱካናማ ቀለም ያላቸው የበሰሉ ጳጳያ ፍሬዎች በቡናማ አፈር ላይ እና በደረቁ የጳጳያ ቅጠሎች ላይ ተከማችተዋል። ፍሬዎቹ በጣም ብዙ ናቸው፤ በአፈር ላይ ካሉ ፍሬዎች በላይ ከፊሉ እጁ ላይ ብርቱካናማ ጓንት የለበሰ ሰው አለ።

የአንድ ሰው እጅ በጣም ብሩህ የሆነ ብርሃን የሚያመነጭ የብርጭቆ መብራት (ልሳን) ይዟል። መብራቱ ክብ ቅርጽ ያለው ሲሆን፣ የብርሃኑ አቅጣጫ ወደ ላይና ወደ ጎን ተንፀባርቋል። የሰዉዬው ልብስና የጀርባው አቀማመጥ ጨለማና ደብዛዛ በመሆናቸው ትኩረቱ ሁሉ በመብራቱ አርፏል።

በነጭ ጠረጴዛ ላይ ጥቁር እና ነጭ ቀለም ያላቸው ሁለት ጫማዎች አሉ። ጫማዎቹ የስፖርት ጫማዎች ሲሆኑ፣ ከላይ እና በጎን በኩል ነጭ ምልክት አላቸው። ከጫማዎቹ ጀርባ በወርቃማ ማሰሮ ውስጥ አረንጓዴ ተክል ተቀምጧል።

ባዶ ነጭ ጀርባ ላይ የሚታየው ይህ የአትክልት መሳሪያ አጭርና ክብ ቅርጽ ያለው ጥቁር ብረት አለው። ብረቱ ከወፈር ካለውና ክብ ከሆነ የእንጨት እጀታ ጋር የተያያዘ ነው። ጫፉ የሰውነት ክብደትን ለመደገፍ እንዲችል በትንሹ ጠፍጣፋ ነው።

ለሠርግ ወይም ለሌላ ትልቅ ሥነ ሥርዓት የተዘጋጀ ያጌጠ መድረክ ነው ። ዋናው ጠረጴዛ ሙሉ በሙሉ በነጭና ክሬም አበባዎች ያጌጠ ሲሆን ፣ ከኋላው ደግሞ ትልቅ የአበባ ቅስት አለ ። የመብራት አጠቃቀም ማራኪና የፍቅር ድባብ ፈጥሯል።

አንዲት ወጣት ሴት ጀርባዋን ሰጥታ በቀለማት ያሸበረቀ ፋሽን ትርኢት መድረክ ላይ ትሄዳለች። ለብሳው ያለው ልብስ ነጭ፣ ሰማያዊ ባለ ቼክ እና ነጭ የክብ ቅርጽ ፍሪል አለው።

ጥቁር ድሮን ለመብረረ እየተዘጋጀ ። ከታች ደግሞ አንድ ሰው የሞባይል ስልክ ስክሪን ላይ የበረራ ካርታ እያሳየ በሪሞት መቆጣጠሪያ እየነዳው ነው።

በቅርጫት ውስጥ ብዙ የተቀቡ የሸክላ ሥራዎች አሉ። አንዳንዶቹ ኩባያዎችና ሳህኖች የኢትዮጵያ ሰንደቅ ዓላማ ቀለማት -አረንጓዴ፣ ቢጫና ቀይ አላቸው። አንዳንድ እቃዎች ያለ ቀለም ሲሆኑ ሌሎቹ ደግሞ በአንድ አይነት ቀለም ብቻ ተሸፍነዋል። ከሸክላዎቹ የተወሰኑት ለቡና መጠጫነት የሚያገለግሉ ቅርጽ አላቸው።

አረንጓዴ የፕላስቲክ መክደኛዎች በነጭ ወረቀት ላይ ተቀምጠው ይታያሉ፤ በግራ ያለው ክዳን ቢጫ ፈሳሽ፣ በቀኝ ያለው ደግሞ አረንጓዴ ፈሳሽ ይዟል። ከታች ደግሞ ሁለት ያልተነኩ ቢጫ የፒኤች ወረቀቶችና አንዱ ወይንጠጅ ቀለም የተቀየረ የፒኤች ወረቀት ተቀምጧል።

አንድ ሰው ነጭ ልብስ ለብሶ፣ የሰብል ነዶ ተሸክሞ በሰፊ የእርሻ መሬት ላይ ሲራመድ ። ሰውየው የረዘሙ አረንጓዴና ቡኒ ተክሎች የያዘውን ነዶ በትከሻው አሳርፏል። ከበስተጀርባ በቢጫ የበሰለ መስክና በሩቅ ተራሮች ይታያሉ።

ረጃጅም ጠርዝ ያለው ጥቁር የመሿለኪያ ራስ ወለል ላይ ተቀምጧል። የብረቱ መሳሪያ አንድ ጫፉ መሬት ለመቆፈር የሚያገለግል ሹል ነው። ሌላኛው ጫፍ ደግሞ ለመንጠቅ የሚያገለግል በርግጥ ጠፍጣፋ ነው። መሃል ላይ ለመያዣ የሚሆን ቀዳዳ አለው። ብረቱ አዲስ ነው።

ጥቁር ወለል ባለው ጂም ውስጥ የተለያየ ቀለም ያላቸው የስፖርት ልብሶች የለበሱ ሴቶች ወለሉ ላይ ተቀምጠዋል። ከእነዚህምመካከል ሮዝ፣ ግራጫና ጥቁር ልብስ የለበሱ ግለሰቦች ቀጥብለው ተቀምጠው ይታያል። ከበስተጀርባ ሌሎች ሰዎች እና ክብደት ማንሻ መሳሪያዎች በደበዘዘ መልኩ ይገኛሉ።

ከቤት ውጪ ለተዘጋጀ የምሽት ግብዣ፣ በጠረጴዛዎች ላይ ምግብና መጠጥ በሥርዓት ተቀምጧል። ጠረጴዛዎቹ በቀይና በወርቅ ማስጌጫዎች ያደምቃሉ። በዙሪያው በርካታ እንግዶች ወንበሮች ላይ ተቀምጠው አሉ። ቦታው በተለያዩ ባለ ብዙ ቀለም መብራቶች ያበራል።

ከፍተኛ ቁጥር ያላቸው ሰዎች በአንድ የጭነት መኪና ጀርባ ተጭነዋል ይሄዳሉ። መኪናው ያልተነጠፈ መንገድ ላይ ቆሟል፣ በዙሪያው ሌሎች ሰዎች በእግራቸው ይንቀሳቀሳሉ።

ሣር ሜዳ ውስጥ አንድ ወፍ ቆሟል። የወፏ አንገት እና ራስ ቀይ ቡኒ ቀለም አላቸው። ሰውነቷ ግራጫ ጥቁር ላባዎች አሉት። ረዥም ጥቁር ምንቃር አለው። ወፉ በሣሩ ውስጥ ተደብቋል። ዐይኖቹ ቢጫ ሲሆኑ በዙሪያው በደንብ ይብራል።

ግራጫ ጃኬት የለበሰ አንድ ሰው ብዙ የደንብ ልብስ ለባሽ ወታደሮችን እያሰረዳ ነው። ወታደሮቹ መሬት ላይ ተቀምጠው አድማጮች ሆነው እየሰሙ ነው ።

አንዲት ወጣት ጥቁር ፀጉር ያላት ሴት ከግራ ጎኗ ትታያለች። ፀጉሯ ቀጥ ያለ እና በደንብ የተበጠበጠ ሲሆን ትከሻዋን አልፎ ይወርዳል። በጆሮዋ ላይ ረጅም ቀጥ ያለ የጆሮ ጌጥ ተንጠልጥሎ ሲታይ ቀለል ያለ ነጭ ልብስ ለብሳለች።

ጥቁር ቀለም ያላቸው፣ ዘመናዊ የሩጫ ጫማዎች ናቸው። ከላይ ጥልፍልፍ የተሠሩ ሲሆን፣ ወፍራም ነጭ ሶል አላቸው። ጫማዎቹ በነጭ ዳራ ላይ ከተክል ማስጌጫ አጠገብ ቀርበዋል። ለስፖርትና ለዕለት ተዕለት ምቾት የተሰሩ ናቸው።

ነጭ ቀለም ያለው ልብስ ለብሷል፣ በአንገትጌው ዙሪያ ቡናማና ቀይ ቀለም ያለው ጥልፍ አለው። በአንገቱ ላይ የወርቅ ሰንሰለት ሲኖረው፣ በመጨረሻው ላይ ትንሽ መስቀል ቅርጽ ያለው ጌጥ ተንጠልጥሏል።

ሙሉ በሙሉ ጨለማ በሆነ ዳራ ላይ፣ በቀይና ብርቱካናማ ብርሃን የሚያበራ የቀለጠ እሳተ ገሞራ (ማግማ) ክፍል ይታያል። ቀይ ብርሃኑ ከርቀት ጎልቶ ይታያል።

ሶስት ቢጫና አረንጓዴ ቀለም የተቀቡ መኪናዎች በከተማ መንገድ ዳር ተሰልፈው ቆመዋል። መኪናዎቹ ታክሲዎች ይመስላሉ። ከበስተጀርባ ትላልቅ ሕንፃዎችና ነጭ የጭነት መኪናዎች እንዲሁም ሰዎች ይስተዋላሉ።

በምድጃ ላይ የተቀመጠ የአልሙኒየም ማብሰያ ድስት ክዳን ተሰክቶበታል። ድስቱ አጠር ያለ ሲሆን በሁለቱም ጎኖቹም ሆነ ክዳኑ ላይ መያዣዎች አሉት። የተጣራ ብረታማ ቀለም ያለው ሲሆን ከታች ጥቁር የምድጃ ገጽታ አለ።

በባህላዊ ክብረ በዓል ላይ በርካታ ሴቶች ነጭ የባህል ልብስ ለብሰዋል። ከፊት ያለችው ሴት ሽጉጥ በትከሻዋ ላይ አድርጋ፣ የኢትዮጵያ ቀለሞች ያሉት ጥልፍና አረንጓዴ ጫማ አድርጋለች። ከኋላቸው ነጭ ድንኳን እና ክፍት ሜዳ አለ።

የኢትዮጵያና የአሜሪካን ባንዲራዎች በትብብር የተሻገሩ ናቸው። ይህ አቀራረብ በሁለቱ አገሮች መካከል ያለውን ጠንካራ የዲፕሎማሲያዊ ግንኙነት፣ ወዳጅነትና የጋራ ስልታዊ አጋርነት ይወክላል። ለዓለም አቀፍ ትብብርና ልማት ያላቸውን ቁርጠኝነት ያንፀባርቃል።

በአንድ ብርሃን ብዙም በማይታይበት ሰፊ አዳራሽ ዉስጥ ሰዎች የተወሰኑት ተቀምጠዋል ሌሎቹ ደግሞ ቆመዋል። ክፍሉ በተለያዩ ባህላዊ እቃዎች ማለትም እንደ መቀመጫ እና ጠረጴዛ ባሉ እቃዎች የተሞላ ነው።

ሁለት ወጣት ወንዶች በስንዴ እርሻ ውስጥ ምርት እያጭዱ ነው። አንደኛው ሰው ጎንበስ ብሎ ሲያጭድ፣ ሌላኛው የተሰበሰበውን የስንዴ ነዶ ከጭንቅላቱ በላይ ከፍ አድርጓል። ከበስተጀርባ ኮረብታዎች እና የገጠር ቤቶች በደማቅ ፀሐያማ ቀን ነው።

ትልቅ፣ የበሰለ የሚመስል ኪያር በለምለም ቅጠሎች መካከል ተኝቷል። ኪያሩ በጥቅጥቅ አረንጓዴ ቅጠሎችና በአንዳንድ ደረቅ ቡናማ አረምመሰል ነገሮች ላይ ተንጋሉዋል። የኪያሩ ቆዳ ደማቅ አረንጓዴ ሲሆን ነጠብጣቦች ያሉበትና አንዳንዶቹ ደግሞ ቢጫ ቀለም አላቸው።

የኢትዮጵያ ባህላዊ የቡና ሥነ ሥርዓት ይታያል። አንዲት ሴት ጥቁር የሸክላ ጀበና ውስጥ ከብረት ኬትል ቡና ትገለብጣለች። በእንጨት ጠረጴዛ ላይ ከተቀመጠችው ጀበና ላይ እንፋሎት ይወጣል። በዙሪያዋ ሁለት የሸክላ ሲኒዎች አሉ።

ከአየር ላይ በተነሳው ፎቶግራፍ ላይ አረንጓዴ በሆኑ ዛፎች የተከበበ የፋሲል ግንብ ግቢ አለ። በዙሪያው ከተማው በብዙ ህንፃዎች እና ቤቶች ተሞልቷል።

የተቀረጸ የእንጨት የእጅ መስቀል ነው። መካከለኛው ክፍል በቅጠል መሳይ ቅርጾች የተከበበ ሲሆን ከታች ሁለት የተጠማዘዙ ቀንድ መሰል ቅርጾች አሉት። ውስብስብና ያማረ ጥበብ ተሰርቶበታል።

አንዲት ወጣት ሴት በገጠር ባለ የሸክላ ግድግዳ አጠገብ ተቀምጣለች። ነጭ ልብስ ለብሳ በባዶ እግሯ የገባች ሲሆን፣ በእጇ ትሪ ትይዛለች። ከጎኗ የተጠለፈ ቅርጫት አለ።

በነጭ ሳህን ላይ ገንፎ ተቀርቧል። መሃሉ ላይ የቀለጠ ቅቤና ቀይ ወጥ አለ። ከምግቡ ጎን ለጎን ሻይ የተሞላበት ኩባያ አለ። ከበስተጀርባ በወርቃማ ቀለም የተቀቡ የሸክላ የአበባ ማስቀመጫዎችና እፅዋት አሉ። በአትክልት ስፍራ የቁርስ ሰዓት ነው።

:መረቡ ብዙ ትናንሽ እና መካከለኛ መጠን ያላቸውን ዓሦች ይዟል፤ ዓሦቹ በውኃው ውስጥ ሲንቀሳቀሱ በግልጽ አለ። አብዛኞቹ ዓሦች እንደ ቲላፒያ ዓይነት ዓሦች ናቸው።

ሁለት ሰራተኞች በኮንስትራክሽን ቦታ እየሰሩ ነው። ሁለቱም ቢጫ የራስ ቁር (ሀርድ ሀት) አድርገዋል። የፊት ለፊቱ ሰራተኛ ብርቱካንማ ቬስት ለብሶ መሿለኪያ እያነሳ ነው። ቦታው በቆሻሻና በጭቃ የተሞላ ነው። በሩቅ ህንጻዎች አሉ።

የጎዳና ላይ ትዕይንት፣ ሰማያዊ ታክሲዎች እና ብዙ ሰዎች ባሉበት ግርግር የበዛበት ቦታ ነው። ሰዎች በከፍተኛ የብረት ቆርቆሮ በተሰሩ ጊዜያዊ ሱቆች አጠገብ ቆመዋል። በትልቅ ዘመናዊ ህንጻ አቅራቢያ የሚገኝ ይመስላል።

በትንሽና ጥቁር ጠረጴዛ ላይ አንድ ክብ የብርጭቆ ብልቃጥ በግልጽ ይታያል። በብርጭቆ ብልቃጡ ዙሪያ ደግሞ ሁለት በትንሽ ብርጭቆ ውስጥ የገባ ንፁህ ፈሳሽ ይታያል። የብርጭቆዎቹ ዕቃዎች ከበስተጀርባ ባለው ባለቀለም ሰፌድ ላይ ተቀምጠው ይታያሉ።

አንድ እናት በእንጨት አጥር በተከበበ ትላልቅ የሳር ክምር አልፈው በደረቅ መንገድ ላይ ይራመዳሉ። ረዣዥም የባህር ዛፎች ጥቅጥቅ ያለ አረንጓዴ ቀለምን ፈጥረዋል። መሬቱ ትንሽ እፅዋት ያሉት ደረቅ መሬት ነው።

አማካኝ ቦታው በወርቃማ ሻይኒ ዳራ የተሸፈነ ሲሆን፣ ብዙ ባለቀለም ፊኛዎችና አበቦች ዙሪያውን ከብበውታል። በፊኛዎቹና በአበቦቹ መካከል ሁለት ወርቃማ የኬክ መቆሚያዎች አሉ። ከፊት ለፊት በሮዝ አበባዎች የተሠራ ሰባት ቁጥር እና ቢጫ ቅርጽ አለ።

የሚያማምሩ አረንጓዴ አይኖች ያላት ቡኒማ መስመር ያላት የድመት ልጅ በነጭ አንሶላ ላይ ተቀምጣለች። ድመቷ ሁለት እግሮቿን ወደፊት ዘርግታ የምትመለከት ሲሆን፣ ከግራ እግሯ አጠገብ በቀለማት ያሸበረቀች ትንሽ መጫወቻ ይታያል።

ነጭ የላብራቶሪ ልብስ የለበሰ መምህር በገለባ ግድግዳ በተሠራ ክፍል ውስጥ ለብዙ ተማሪዎች ትምህርት ሲሰጥ ይታያል። ተማሪዎቹ በድሃ የእንጨት ጠረጴዛ ላይ ተቀምጠው በትኩረት እያዳመጡ ነው።

ረጅም ጥቁር ጠጉር ያላት ሴት ነጭና ሰማያዊ ጥልፍ ያለበት የሐበሻ ቀሚስ ለብሳ በእግረኛ መንገድ ስትሄድ ። እጆቿን በጎን ይዛ ቀሚሷን ስትይዝ ከኋላዋ ብዙ ሰዎች ሲመለከቱ ይታያሉ።

አንዲት ፈገግታ ያላት ሴት በአንገቷ ላይ ሐብልና በእጅ አንባር አድርጋ በክፍል ውስጥ ቆማለች። ሴቷ ከነጭና ወይን ጠጅ ቀለም የተቀላቀለባት፣ በአንገቷ ላይ ሸሚዝ የመሰለ ልብስ ለብሳለች።

ከፍተኛ ክብር ያለው ንጉሥ በዙፋኑ ላይ ተቀምጦ ከመጽሐፍ እያስተማረ ነው። በስተቀኝ የሃይማኖት አባቶችና መኳንንት፣ በስተግራ ደግሞ ሕዝብና የተቸገሩ ሰዎች ትምህርቱን በትኩረት ይከታተላሉ። የፍትሐ ነገሥት ጉባኤን የሚያሳይ ትዕይንት ነው።

ከመቶዎች የሚቆጠሩ ሰዎች በዋናነት ነጭ ልብስ የለበሱት ትልቅ በሆነ የውጪ ቦታ ላይ ተሰብስበው የሚታዩበት ሰፊ ትዕይንት ነው። ፀሐይ ከመጥለቋ በፊት ወይም ከጠለቀች በኋላ ሰማዩ ብርቱካናማ እና ቢጫ ሲሆን ከበስተጀርባ ዛፎች አሉ።

ከሰዎች የተጨናነቀ ሰማያዊ መተላለፊያ ወደ ሐይቁ ውስጥ በተገነባ ቀይ ጣሪያ ወደተሸፈነ ቤት ይመራል። አንዳንድ ሰዎች በመንገዱ ላይ ይሄዳሉ፤ ሌሎች ደግሞ ከፊት ለፊት ባለው የመሬት ክፍል ላይ ወንበሮች ላይ ተቀምጠው አሉ። በስተቀኝ አንድ ትልቅ ዛፍ አለ።

ጥቁር ቡኒ፣ በደንብ የተጠበሱ የቡና ፍሬዎች በባህላዊ ባለብዙ ቀለማት ያጌጠ ሰፊ ቅርጫት ላይ ተደርገዋል። ቅርጫቱ በእጅ የተሰራ ሲሆን በእጅ ወደ ላይ ከፍ ብሎ ተይዟል። የተጠበሰው ቡና ብዛት ቅርጫቱን ሞልቶታል፤ የፍሬዎቹ ገጽታም አጠራት አለው።

ቀለል ያለ ቡኒ ቀለም ያለው በላንጋ ወይም ታላቅ ቅጥቅጥ የሚታወቅ ቀንድ ያለው የሜዳ ፍየል ። እንስሳው ከጫካ ጫፍ ላይ መሬት ላይ ያለውን ሳር ሲበላ ። ከበስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎች እና ቁጥቋጦዎች ይገኛሉ።

ውበት ያለው ወርቃማ የአንገት ሐብል በጥቁር ማሳያ ላይ ተቀምጧል። ሐብሉ ትልቅና ክብ የሆነ አንጸባራቂ ጌጥ በማዕከሉ ላይ ያጌጠ ሲሆን፣ በዙሪያው ትናንሽ ጌጥ ይገኙበታል።

በጥቁር ጠረጴዛ ላይ የተለያዩ ምግቦች ቀርበዋል። ሁለት ሰሃን የተጠበሰ ስንዴ እና አተር አሉ። ሳህንም ላይ ካሬ ቅርጽ ያለው ዳቦ ተቀምጧል። ጥቁር ቡና በጽዋ ውስጥ ያለ ሲሆን፣ ሌላ ባዶ ጽዋም አብሮ አለ። በስተላይ ዕጣን እያጨሰ ነው።

ባህላዊ የኢትዮጵያ ልብስ የለበሰች ሴት በአረንጓዴ ሜዳ ላይ ቆማለች። ከጎኗ ገመድ የታሰረበት ግመል ተሰጥቶ ቆሟል። ከበስተኋላ ኮረብታዎች አሉ። ሴትየዋ ምናልባት ዘፈን ትዘፍን ይሆናል። አካባቢው የገጠር አየር ንብረት አለው።

ተቀምጠዋል ። ጠረጴዛዎቹ በቀይ ጨርቅ የተሸፈኑ ሲሆኑ፣ አብዛኛዎቹ ወንበሮች ደግሞ አረንጓዴ ናቸው ። አንዳንድ ደንበኞች በውጪው ግቢ ቆመው እየተጨዋወቱ ይስተዋላል።

አዳዲስ ጥንድ ሲኒከር ጫማዎች ናቸው። ጫማዎቹ በጣም የሚያማምሩ እና ምቾት ያላቸው ናቸው። ጫማዎቹ በደማቅ አረንጓዴ ዳራ ላይ ተደራርበው ተቀምጠዋል። ጫማዎቹ ላይ መብራት የሚያበራ አምፖል እንዳለ መመልከት አይከብድም።

ጥቁር ቀለም ያላቸው ሁለት ከቆዳ የተሰሩ ቦቲ ጫማዎች ናቸው። ጫማዎቹ ረዥም ቁመት ያላቸው እና ለደህንነት ወይም ለስራ የሚያገለግሉ ጠንካራ ናቸው። ጫማዎቹ ጥቁር ልባብ እና ጠንካራ ላስቲክ እንዲሁም ሻካራ መረገጫ አላቸው።

ነጭ የሰው ማጓጓዣ ባለ ሶስት ጎማ ተሽከርካሪ የፊት ለፊት ክፍል ቀርቧል። ተሽከርካሪው ጥቁር ብረት እና ከላይ የሚያበሩ መብራቶች አሉት። ብውስጡም አንድ ሰው አለ፡፡

የጎን እይታ ላይ የሴት ፀጉር በጥንቃቄ ተደርድሮ ወደ ላይ ተጠፍሯል። በትልልቅና በጥሩ የተሠሩ ተፈጥሯዊ ድፍረቶች ተበጅተው በትልቅ ክብ አናት ላይ ተቋጥሯል።

ትላልቅ ሰዎች በተጣበቀ ነጭ የጎማ ጀልባ ውስጥ ተጨናንቀው በባህር ውሃ ላይ እየተንሳፈፉ ነው። በውሃው ላይ ግልጽ ያልሆነ ሰማይና በአረንጓዴ እና ቢጫ ልብሶች የለበሱ ብዙ ስደተኞች ከፊት ለፊት ተቀምጠዋል።

ባለ ብዙ ዓይነት ፍራፍሬዎች በብዛት ተደርድረዋል። ሐብሐብ፣ ሎሚ፣ ብርቱካን እና አረንጓዴ ፖም እንደ ክምር ተቀምጠዋል። ቀይ ፖም፣ ወይን፣ በለስ እና ጭብጭባ የሚመስሉ ፍሬዎችም አሉ። እነዚህ ትኩስ ምርቶች ለገበያ ቀርበዋል። ፍሬዎቹ በጣም በደንብ የተደራጁ ናቸው።

ብዙ ወንዶችና ሴቶች አንድ ላይ ተቀምጠው የጋራ የአበሳሰል ወይም የአመጋገብ ባህል ያሳያሉ። መሃል ላይ የተቀመጠ ትልቅ ድስት የፍርኖ ጥቂት ሰዎችም በመብላት ላይ ናቸው። የግድግዳው ዳራ ቀላል ቡኒ ሲሆን፣ የሰዎቹ ልብሶች ቡናማ፣ ጥቁርና ነጭ ናቸው።

አንዲት ሴት ነጭ ልብስ ለብሳ በጥንታዊ ቤት ግድግዳ ስር ተቀምጣለች። የግንባታው ግድግዳ ከላይ ቢጫ፣ ከታች ደግሞ ቀይ ቀለም አለው። ሰማያዊ መዝጊያ ያለው መስኮት መሃል ላይ የሚገኝ ሲሆን፣ ከሴቷ አጠገብ ሁለት ሰማያዊ ባልዲዎች ይገኛሉ።

ሁለት መሳቢያዎች ያሉት የእንጨት የአልጋ አጠገብ ቁም ሳጥን ቆሟል:: በላዩ ላይ አንጸባራቂ የብር ቀለም ያለው የእጅ ቅርጽና ባዶ የፎቶ ክፈፍ አሉ። ቁም ሳጥኑ በቀኝ በኩል ብርድልብስ ከተነጠፈበት የአልጋው ራስጌ ጋር ተያይዟል:: ግድግዳው ጥቁር አረንጓዴ ነው።

ቀዳማዊ ኃይለ ሥላሴን፣ የቀድሞውን የኢትዮጵያ ንጉሠ ነገሥት ነው። ንጉሠ ነገሥቱ በወታደራዊ ልብስ ላይ በርካታ የክብር ሜዳሊያዎችን ለብሰው አሉ። በስተጀርባው ደግሞ ትልቅ የንግሥና ወንበር እና ቀይ መጋረጃ አለ፤ ይህም ትልቅ የመንግሥት ስፍራ መሆኑን ያመለክታል።

በመካከለኛ ርቀት ላይ ያለች ደን የተሸፈነች ተራራ በሰፊ የሐይቅ ውሀ ላይ አሐ። ኮረብታው ሙሉ በሙሉ በአረንጓዴ ዛፎች የተሸፈነ ሲሆን ከላይ ደግሞ ነጭ ሕንጻዎች አሉ። ከፊት ለፊት ጥቁር አሞራ ከውሃው በላይ ይበርራል። ሰማዩ በደመና የተሸፈነ ነው።

ቀይ ቡኒ ቀለም ያለው የኢትዮጵያ ተኩላ በሳር ክምር ላይ እየተራመደ ይታያል። ተኩላው ወደ ግራ እየተመለከተ ሲሆን ከበስተጀርባው ደብዛዛ የሆነ ሰማያዊ ተራራ በግልጽ ይታያል።

ነጭ ጸጉር እና መደበኛ ልብስ የለበሰ ሰው በንግግር መድረክ ላይ ቆሟል። ግራ እጁን ወደ ፊት ዘርግቷል፣ ቀኝ እጁ ደግሞ መቆሚያው ላይ ተቀምጧል። ከፊት ለፊቱ አረንጓዴ ጨርቅ የተነጠፈ መቆሚያ እና ማይክሮፎን ይገኛል። ከኋላው ቢጫ ግድግዳ አለ።

ትኩረት በተሰጠበት ቅርብ ቀረጻ ላይ ብዙ የዱር በለስ ፍሬዎች ተንጠልጥለዋል። ፍሬዎቹ ቀይ እና ፈዛዛ አረንጓዴ ቀለሞች አሏቸው። እነዚህ ክብ ፍሬዎች በቡናማ ቅርንጫፎች ተይዘው ተሰቅለዋል። አንዳንዶቹ ፍሬዎች ሙሉ በሙሉ የበሰሉ ሲሆኑ፣ ሌሎች ገና ያልደረሱ ናቸው።

ዘመናዊ የአጨዳ ማሽን፣ ሰፊ በሆነ የበሰለ ስንዴ እርሻ ውስጥ እየሰሩ ነው። አየሩ ጥርት ያለ ሰማያዊ ነው። ማሽኑ እህል ሲሰበስብ፣ አፈሩን ከእርሻው ላይ ያራግፋል።

ጥልቀት ባለው የሲሚየን ተራሮች ላይ ፀሐይ ስትጠልቅ ያሳያል። ከፊት ለፊት፣ ባዶ በሆነ መሬት ላይ ሁለት ዛፎች ይቆማሉ፤ ሩቅ ላይ ደግሞ ተራሮችና ሸለቆዎች በጭጋግ ተሸፍነው ውብ እይታን ፈጥረዋል።

ፊት ለማፍላት የሚያገለግል ነጭ እና ቀላ ያለ የፕላስቲክ መሳሪያ በንጹሕ ነጭ ዳራ ላይ ቀርቧል። መሣሪያው ሁለት ሐምራዊ ሰማያዊ ማስቀመጫ ክፍሎች ያሉት ሲሆን የፊትና የአፍንጫ ማስገቢያዎች አሉ። አንድ የኤሌክትሪክ ገመድና አንድ ትንሽ የመለኪያ ኩባያም አሉ።

ዉሃማ አካባቢ አጠገብ የሰፈረ ቤት ደጃፉ ላይ መለስተኛ ሰማያዊ ጄሪካን ከባልዲ ጋር አስቀምጧል። በቤቱ በር ላይም መቀመጫ ኩርሲዎች አንድ ባንድ ወደ ላይ ተደርድረዋል።

ሰፊ የዉኃ አካል ያለዉ ሀይቅ ነዉ። ከሀይቁ ዉስጥ ብዛት ያላቸዉ ነጭ አሞራዎች በህብረት ይዋኛሉ። የተወሰኑት እየበረሩ ነዉ። ሰማዩ ንፁህ እና የጠራ ሰማያዊ ነዉ።

ረጃጅም፣ ክብ ቅርጽ ያለው የሆቴል ሕንፃ ሙሉ በሙሉ በመስታወት ተሸፍኗል። ከዋናው መግቢያ ፊት ለፊት የብር ቀለም ያለው መኪና ቆሟል። ከመንገዱ ጥቁርና ነጭ ድንበር ያለበት የእግረኛ መንገድ በሆቴሉ ፊት ለፊት ይገኛል።

አንድ ሰው የውሃ ማጓጓዣ መኪና ታንከር ላይ ወጥቶ በቧንቧ ውሃ ይሞላል። አረንጓዴው የውኃ ቱቦ ውኃውን ወደ ቢጫው ታንከር ያፈሳል። ሰማያዊና ነጭ ቀለም ያለው የመኪናው የውሃ ታንከር መሙላት አስፈላጊነቱን ያመለክታል።

ነጭ ባለ ሁለት ፎቅ ቤት ። ቤቱ ጥቁር የብረት በሮች እና የድንጋይ ግራጫ አጥር ያለው ሲሆን፣ በደረጃ በኩል ወደ ውብ በረንዳ መግቢያ አለው።

ረጃጅሙ የአክሱም ሐውልት በሰማያዊ ሰማይ እና በነጭ ደመናዎች ስር ጎልቶ ይታያል። ጥንታዊው የድንጋይ ሀውልት ብዙ ደረጃዎች ያሉት ሲሆን፣ ስር መሰላሉ በጥንታዊ መቃብሮች የተከበበ ነው። ታሪካዊው ቅርፅ ወደ ላይ ቀጥ ብሎ ቆሟል።

ውብ የሆነች ወጣት ሴት የባህል ልብስ ለብሳ በቅርበት ትታያለች። ፊቷ ላይ ሙሉ ሜካፕ አድርጋለች፤ ትልቅ እና የተጠቀጠቀ ጥቁር ፀጉር አላት። በግንባሯ ላይ ወርቃማ ጌጥ ያለው ሐምራዊ ገመድ ታስራለች።

ከወፍ በረራ የተነሳው ምስል በሐይቅ ዳርቻ የሚገኝ ዘመናዊ ሪዞርት። ሪዞርቱ ክብ ቅርጽ ያላቸውና በጭቃ የተሠሩ ጣራዎች ያሉት ብዙ ሕንፃዎች ሲኖሩት፣ በመሃል ላይ ደግሞ ሰማያዊ ቀለም ያለው የመዋኛ ገንዳ ይታያል። ጥቁር አስፋልት መንገድአረንጓዴ ዕፅዋት በአካባቢው ይገኛል።

ቲማቲም ቀላ ያለ ቢጫ ቀለማት ያሉት አትክልት እና ፍራፍሬ ነው። ለቲማቲም ማስቀመጫ ከእንጨት እና ጣውላዎችን በመደርደር ይሰራል። ቲማቲምን በሳት ተቀቅሎ ወይንም ሳት ሳይነካው መመገብ ይቻላል።

ብዙ ቁጥር ያላቸው ጥቁር እና ነጭ ኮልበስ ዝንጀሮዎች ከላይ በኩል በዛፍ ቅርንጫፎች ላይ ተቀምጠዋል። እነዚህ ቅርንጫፎች ከሰማያዊ ሰማይ እና አረንጓዴ ቅጠሎች ከጀርባ አሉ። ከታች በኩል ደግሞ ከጥቁር እና ነጭ ዝንጀሮዎች ጋር ደማቅ ሮዝ አበባዎች አሉ።

አንዲት ሴት ፊት ላይ የተፈጥሮ ውበት ማስክ ቀብታ፣ ቆዳዋን እየነካች ነው። ከጎኗ ለማስኩ ግብአት የሆኑት ዱባ፣ እንቁላል እና የተፈጨ ማስክ በብርጭቆ ተቀምጠዋል። ዱባና እንቁላልን በመጠቀም የፊት ቆዳን ለመንከባከብ እየተሞከረ ነው።

ቢጫ-ብርቱካናማ ቀለም ያላቸው የበሰሉ የቁልቋል ፍሬዎች ከአረንጓዴው የእሾህ ቅጠሎች ጋር ተጣብቀው ይገኛሉ። እያንዳንዱ ፍሬ በጥቃቅን እሾሆች የተሸፈነ ሲሆን ተፈጥሯዊው ዳራ ደብዝዧል።

ጣም ብዙ ትኩስ አቮካዶዎች በአንድ ላይ ተከምረዋል። ፍሬዎቹ ጥልቅ አረንጓዴ ቀለም ያላቸውና ቅርፊታቸው ለስላሳ እንዲሁም ትንሽ ጉንጉን የበዛበት ነው። አቮካዶዎቹ የሞላላ ቅርጽ ያላቸው ሲሆን፣ አንዳንዶቹ ደግሞ ክብ ቅርጽ አላቸው።

ሸሚዝ ያልለበሰ አንድ ወጣት ጉልበቱ ላይ ተቀምጦ፣ በጭቃ ውሃ ውስጥ ወርቅ ለመፈለግ ትልቅ ክብ የሆነ የብረት ሳህን ዕያሽከረክረ ነው። ይህ ደግሞ በባህላዊ መንገድ የሚካሄድ የጥቃቅን ማዕድን ፍለጋ ተግባርን ነው፡፡

መንገድ ዳር ላይ በእጅ በሚገፋ ጋሪ ሙዝ ተደርድሯል። ከእንጨቱ ላይ ስስ ፌስታል ተንጠልጥሏል። አንገቱን ወደ ኋላ ዞሮ የቆመ ሰዉ በብብቱ ነጭ ፌስታል ይዟል። በሙዙ ጋሪ ጀርባ ብዙ ሰዉ ቆሟል።

ቀይ ቀለም የተቀባ ባለሶስት ፎቅ ዘመናዊ ቤት ። ቤቱ ጥቁር በረንዳዎች ያሉት ሲሆን በብረት የተሰራ ነጭ በር አለው። በሩ ስር ሁለት ልጆች ፊት ለፊት ቆመው አሉ።

በኢትዮጵያ ባህላዊ አልባሳት የተሰበሰቡ ሰዎች የሙዚቃ ቪዲዮ ላይ እየዘፈኑ። ሁለቱ ሴቶች በግንባር ቀደምትነት ሲዘፍኑ እያጨበጨቡ ና ከጀርባ እየጨፈሩ ናቸው ።

በሺዎች የሚቆጠሩ ሰዎች በምሽት የሰላም ሰልፍ ላይ ተሰብስበዋል። ብዙዎቹ ሰዎች የያዙት ችቦ ወይም ሻማ ደማቅ ብርሃን በጨለማው ላይ ያንጸባርቃል። በስተፊት፣ በትር ላይ የተያዘ ትልቅ የእሳት ነበልባል አለ።

ክላሲካል የሚመስል ቬስት፣ ክራባትና ነጭ ኮት የለበሰ አዛውንት ሰው በስቱዲዮ ውስጥ የቆመ ፎቶግራፍ አለ። ሰውየው ጥቅጥቅ ያለ ጢም ያለው ሲሆን ከፊት ሆኖ ወደ ካሜራው በትንሹ ፈገግታ ያያል።

ጠቆር ያለ ቡኒ ቀለም ያለውና የተፈጨ ሥጋ የሚመስል ምግብ ትልቅ እንጀራ ላይ ተቀምጦ በቅርብ ርቀት ይታያል። እንጀራው ተጠቅልሎ ተዘጋጅቷል፣ ምግቡ ውስጥ ነጭ ሽንኩርትና አረንጓዴ ቃሪያ መሰል ነገሮች ይታያሉ፤ ሳህኑ ደግሞ በቀለማት ያሸበረቀ ንድፍ ከላይ አለው።

በግራ በኩል ያለው ብርጭቆ ጥቁር ቀይ ቀለም ያለው ወይን በውስጡ ይዟል። የወይኑ ቀለም ጥልቀት ያለው እና ደማቅ ነው። በቀኝ በኩል ያለው ብርጭቆ ደግሞ ቀላል ቢጫ ቀለም ያለው ወይን በውስጡ ይዟል። የወይኑ ቀለም ፈካ ያለ ነው።

ነጭና ጥቁር ጥልፍ ያላቸው የባህል ልብስ የለበሱ ወጣት ሴትና ወንድ ጥንዶች መድረክ ላይ ቆመዋል። ልብሶቹ በአንገት፣ በደረትና በጠርዞች አካባቢ ጥልፍ አለው። ትዕይንቱን ብዙ ሰዎች ታድመውበታል።

አንዲት ሴት በነጭ የባህል ልብስና በእጅጌው ላይ ጥቁርና ቢጫ ጥለት ባለው ጨርቅ ለብሳ ቆማለች። ሴትየዋ ጥቁር የቆዳ ቦርሳ ይዛ ወደ ጎን እያየች ስትቆም፣ ከበስተጀርባዋ ደብዛዛ የሆነ ሰማይ አለ።

በርካታ የዘንባባ ፍሬዎች በደማቅ ቢጫ ቀለም ያላቸው አንድ ላይ ተሰባስበው ከላይ ወደ ታች ተንጠልጥለዋል። ፍሬዎቹ በጨርቅ ላይ ሲሆኑ በፀሐይ ብርሃን የበሩ ናቸው።

የብዙ ተሽከርካሪዎች መናኸሪያ በሚመስል ቦታ ላይ ሰማያዊ ቀለም ያላቸው በርካታ ከባድ መኪናዎች ተደርድረው ይታያሉ። መኪኖቹ ዝቅተኛ አጥር ያላቸው የእንጨት ሳጥኖች ያሏቸው ሲሆን፣ ከፊት ያሉት መኪኖች ደግሞ ተደርድረዋል። በቢጫ ኮንቴይነሮች እና በቀላል ሰማያዊ ሰማይ የተሞላ ነው።

ተክሎቹ በደንብ ያደጉ፣ ትላልቅና ረዣዥም የሆኑ አረንጓዴ ቦለቄዎች በተለያዩ የእድገት ደረጃዎች ተንጠልጥለዋል። የአካባቢው አፈር ቡናማ ሲሆን፣ የዕፅዋቱ ቅጠሎች አረንጓዴ ናቸው።

አንዲት ሰማያዊ ልብስ የለበሰች ሴት ፊቷ እና ፀጉሯ በተለያዩ ነገሮች በተቀባ ሰው ራስ ላይ ቅባት ትቀባለች በድንጋይ ግድግዳ ባለው ክፍል ውስጥ ሌሎች ደግሞ አገልግሎት ያገኛሉ።

ከተቀመመ የእንጨት ጎድጓዳ ሳህን ውስጥ የሚፈስ ነጭ፣ ረዥም ፍሬ ያለው የበሰለ ሩዝ በቅርብ ተቀርጾ ይታያል። ከታች ደግሞ አንዲት ጥቁር ቆዳ ያላት ሴት ፊት በከፊል ቀርቧል።

ሁለት ወንዶች በመድረክ ላይ ጥቁር ልብስ ለብሰው በአረንጓዴ የንግግር መቆሚያ ፊት ለፊት ቆመው ይታያሉ። በግራ በኩል ያለው ሰው ቀኝ እጁን ከፍ አድርጎ የቃለ መሃላ ስነስርዓት የሚመስል ተግባር ይፈጽማል።

ከሐይቁ ወጥቶ ወደ ዩ ቅርፅ ወደያዘው የእርከን ቅርፅ የተዘረጋ ድልድይ ይታያል። በእርከኑ ጫፍ ላይ ክብ ቅርጽ ያለው የሳር ክዳንና ሕንፃ አለ። ከተማና ዛፎች ከበስተጀርባ አሉ።

ብዛት ያላቸው እጅ ላይ እና አንገት ላይ የሚደረጉ የጌጣጌጥ አይነቶች በአንድ ሰው እጅ ላይ ተቀምጠዋል። ጌጣጌጦቹ በተለያየ አይነት ዲዛይን እና አሰራር የተሰሩ ናቸው።

በቀይ ቀሚስ እና ጥቁር ጫማ ያደረገች ሴት በምሽት የጎዳና መብራት ምሰሶ ላይ ተጠግታ ታያለች። እግሯን አጣምራ በእጇ ሲጋራ ይዛለች። ከበስተጀርባ የመንገድ መብራቶች እና የትራፊክ መብራቶች ይታያሉ።

ትልቅ፣ የብር ቀለም ያለው የክንድ አምባር በቅርብ ቀርቦ ይታያል። ጌጡ በትናንሽ የተሳሉ ነጠብጣቦች፣ በሽብልቅ ቅርጽ እና በአበባ ቅርጽ ባላቸው ቅጦች የተሞላ ነው። የአምባሩ ሁለት ጫፎች ክፍት ናቸው።

ትልልቅ የፈርን ተክሎች ጥቅጥቅ ባለ ደን ውስጥ አሉ። የፈርን ቅጠሎች ሰፋፊ እና ላባማ ሲሆኑ፣ ቀለማቸው ከደማቅ አረንጓዴ እስከ ትንሽ ቡናማ ድረስ እና አካባቢው እርጥበት ያለው እና ለምለም ነው።

የተንጣለለ አረንጓዴ ተራራማ መልክዓ ምድር ሲሆን፣ ከታች በኩል አጭር የሆኑ የጥላሁን ተክሎች (Giant Lobelia) እና ረዣዥም የደን ዛፎች በላይኛው ተዳፋት ላይ ይገኛሉ። ደማቅ አረንጓዴ ቀለም እና የተፈጥሮ ውበት ትኩረት የሚስቡ ናቸው።

ጣሪያቸዉ ነጭ ቆርቆሮ የለበሱ ብዛት ያላቸዉ ቤቶች የከተማ አካባቢ ነዉ። ትላልቅ ዛፎች ከከተማዉ ፊት በብዛት ተተክሎ ለአካባቢዉ አረንጓዴ ዉበት ሰጦታል። ከቤቶቹ መካከል ላይ ሰፊ ባዶ ቦታ አለ።

በርካታ ሴቶች በአንድ ዛፍ ሥር ተቀምጠው በባህላዊ ልብስ ይጨፍራሉ። ሴቶቹ ነጭ ቀሚስ እና ቀይ የሀገር ልብስ ጠርዞች ለብሰዋል፤ እጆቻቸውን ያጨበጭባሉ። አንዳንዶቹ በድንጋይ ላይ ተቀምጠዋል፤ መሬቱ ደግሞ በሳርና ቅጠላቅጠል ተሞልቷል። የባህል ውበት የሚገልፅ ነው።

በጥንታዊ እና በተለያዩ ቀለማት ያጌጡ ደህና ሳህኖች እና አንድ ጥልቅ ጎድጓዳ ሳህን አሉ። የእጽዋት እና የጂኦሜትሪክ ቅርጾች በላያቸው ላይ ተቀርጸዋል፡፡

የሁለት የተለያየ ቀለም ያላቸውን ውሃዎች መገናኛ ነው። ከታች ያለው ቡናማ ወይም ጭቃማ ውሃ ከላይ ካለው ሰማያዊ አረንጓዴ ውሃ ጋር ቀጥ ብሎ ይለያያል። ከሩቅ አድማስ ላይ ረዣዥም ተራሮች ደብዛዛ ሆነው ይታያሉ። ሰማዩ በክፍል ደመናዎች ተሸፍኗል።

አንድ ነጭ ታንከር መኪና የውሃ አቅርቦት አገልግሎት ይሰጣል። በውሃ የተሞላ ታንከሩ ላይ ሰማያዊና አረንጓዴ መስመሮች አሉት። ከበስተጀርባ ትልቅ የውሃ ማጠራቀሚያ ታንክ ከፍ ብሎ ተቀምጧል።

አንዲት አዛውንት ሴት ቀይ የራስ መሸፈኛ አድርጋ መሬት ላይ ተቀምጣ ከግድግዳ ፊት ለፊት ትታያለች። ዙሪያዋን የተለያዩ ምርቶችና ዕቃዎች ከፊት ለፊቷ እና ዙሪያዋ ተደርድረዋል። ብዙ ፍራፍሬዎች፣ አትክልቶች፣ እህሎች እና ሌሎች የቤት እቃዎች ለሽያጭ ቀርበዋል።

አንዲት ሴት በደማቅ አበባዎች የተሞላ ልብስ እና ሻሽ ለብሳ ቅርጫት ስትሰራች ነው። ከጀርባዋ አንድ ልጅ በገለልተኛ ቀለም ልብስ ቆሟል። ከፊት ለፊታቸው በትልቅ ቅርጽ የተሰራ ባለ ብዙ ቀለም ቅርጫት አለ።

የሚያምሩ ነጭ እና ቀላል ሐምራዊ አበቦች በቅርብ ቀርበው ተቀርጸዋል። ከአበባው ቅጠሎች ላይ የሚወጡ ረዣዥም እና ቀጫጭን የሐምራዊ ቀለም ያላቸው ክሮች (stamens) ልዩ ሆነው ይታያሉ። የአበባው ግንድ እና ደማቅ አረንጓዴ ቅጠሎች ከስር ይገኛሉ።

በባህላዊ ነጭ ልብስ የለበሰ አርቲስት ክራር የተባለውን የኢትዮጵያ ጥንታዊ ባለ አምስት ክር መሣሪያ እየተጫወተ ነው። ክራር በሀገራዊ ሙዚቃ ውስጥ ትልቅ ሥፍራ ሲኖረው፣ ታሪኮችንና ባህልን ይተርካል።

ከመጠን በላይ የሆኑ ቲማቲሞች በረዥም ጠረጴዛ ላይ ተከምረዋል። ቲማቲሞቹ ብርቱካናማ፣ ቀይና ትንሽ አረንጓዴ ቀለሞችን አቀላቅለዋል። ከፊሎቹ ገና እየደረሱ ሲሆን፣ ሌሎች ደግሞ ሙሉ በሙሉ ደርሰዋል። በስተቀኝ በኩል የታጠፈ የነጭ ወረቀት ክፍል ይታያል። ቲማቲሞቹ ለሽያጭ የተደረደሩ ናቸው።

እዚህ የፍራፍሬ ገበያ ውስጥ ብዙ አይነትና ቀለም ያላቸው ምርቶች ተከምረዋል። ከላይ አናናስ፣ ሙዝ፣ ፓፓያ፣ ካንታሎፕ እና ወይን ሲደረደሩ፣ ታች ደግሞ ብላክቤሪ፣ ራትምቤሪ፣ እንጆሪ፣ ሎሚ፣ አቮካዶ እና ሌሎችም ፍራፍሬዎች ተሞልተዋል። ሁሉም ትኩስ እና ማራኪ ናቸው።

በገበያ ቦታ ላይ የተለያዩ አትክልቶች መሬት ላይ ተዘርግተዋል። በረዣዥም የድንጋይ ግርግዳ ላይ ጥቁር አረንጓዴ ቅጠላ ቅጠልና ጥቅል ጎመን ተከምሯል። በአፈር በኩል ደግሞ ጥቁር ቃሪያ በንፁህ ጨርቅ ላይ ተዘርግቶ ለመሸጥ ቀርቧል።

ሰፋ ያለ የእርሻ መሬት ነው። በእርሻው ላይ በአንድ ዓይነት ቅርጽ የተደረደሩ ብዙ የመኸር ክምሮች አሉ። ይህም ጥሩ የምርት ጊዜንና ሰፊ የግብርና ሥራ ነው። ከበስተጀርባ የሩቅ ኮረብታዎች ሲታዩ ሰማዩ ንጹህ ነው።

መሬት ሲቆፈር ያሳያል። የብረት አካፋ ያለው አዲስ የሚመስል የእንጨት እጀታ ያለው መቆፈሪያ (አካፋ) በቀይ አፈር ውስጥ ሲሠራ ይታያል። ደረቅ የሳር ቅጠሎችም በዙሪያው አሉ።

ዘመናዊ የወጥ ቤት እይታ ነው ። ወጥ ቤቱ ጥቁር ቡኒ ካቢኔቶች እና ነጭ የስራ ቦታዎች አሉት ። ማጠቢያ ገንዳና ትንሽ ምድጃ ይታያሉ ። ግድግዳው በነጭ ሰቆች ተሸፍኗል ። ይህ ወጥ ቤት በቂ የማከማቻ ቦታ አለው?

በሃይማኖታዊ ሥርዓት ላይ ሁለት ሰዎች ጥቁር ቀይ ዘውድ ተቀዳጅተዋል። አንዲት ነጭ ጨርቅ የሸፈነች ሴት እና አንድ ሰው የወንጌል መጽሐፍ እየሳሙ ነው። ከበስተጀርባ በብርቱካን ብርሃን የበራ የቤተ ክርስቲያን ውስጥ ክፍልና የቅዱስ ምስሎች አሉ።

ትልልቅ መጻሕፍት በመደርደሪያዎችና በመሬት ላይ ሲደረደሩ፣ አንድ አዛውንት መጻሕፍት መደብር ፊት ለፊት ወንበር ላይ ተቀምጠዋል። ሰውየው መጽሐፍ እያነበበ ራሱን ከሕዝቡ አርቋል።

ጆሮ ላይ ማዳመጫ ያደረጉ እና ፈዛዛ ቡኒ ቀለም ያለው ጃኬት የለበሱ አዛውንት ሰው ከታች ወደ ላይ የተነሳ ፎቶ ነው። ሰውየው ነጭ ፂም ያላቸው ሲሆን፣ ወደ ላይ ቀና ብለው ይመለከታሉ፣ እጃቸውን ደግሞ በፊታቸው ዘርግተዋል።

ቡናማ መሬት ላይ የተለያዩ የተፈጥሮ ቅመሞችና ሥሮች ተዘርግተዋል። ከእነዚህም ውስጥ ዝንጅብልና እርድ ሥር፣ የ ቀረፋ እንጨት፣ እንዲሁም በብርጭቆዎች ውስጥ የተፈጨ የዝንጅብል እና የእርድ ዱቄት ይገኙበታል።

የሰውን እጅ ለመደገፍና ለማጠንከር የሚያገለግል የእንጨት መቃ ቀርቧል። በትከሻው አካባቢ ያበጠ እጅ እንዳለው ነው፡፡ መቃ በገመዶች ታስሮ የተቀመጠው በእጁ ላይ ነው።

አረንጓዴ የባቄላ እህሎች የተሞላ እጅ በቀጥታ ይዘረጋል። እህሎቹ በጠራ ብርሃን ስር በግልጽ ይታያሉ። ከበስተጀርባ፣ ትኩረት ያልተሰጠበት አረንጓዴ የባቄላ እርሻ እና ዛፎች በአድማስ ላይ ይታያሉ፣ ይህም የተፈጥሮ አካባቢ ያሳያል።

ብዙ ስደተኞች በሰፊ በረሃማ ሜዳ ላይ በድካም ተቀምጠዋል። አንደኛው ሰው በምስሉ ፊት ለፊት በላዩ ተደፍቶ ወድቆ ሲገኝ፣ የተቀሩት ሰዎች ደግሞ በተራሮችና በጠራራ ፀሐይ ስር ራሳቸውን ለመጠለል ሸማና ልብስ ለብሰው ተቀምጠዋል።

የሁለት ፔሊካን ወፎች ቅርጻ ቅርጽ ከቤት ውጪ ባለው መናፈሻ ወይም የእንግዳ ማረፊያ ግቢ ውስጥ ቆሞዋላ። ቅርጻ ቅርጹ ነጭ ቀለም ያለው ሲሆን ወፎቹ ትላልቅ ምንቃሮቻቸው ርዥም ነው ።

ረጅም እሾሃማ ግንድ ያለው እና ክብ ቅርጽ ያለው ነጭ አበባ ከመሃል ቀርቧል። ከበስተጀርባ ሌሎች ያልበቀሉ አበቦች አሉ፤ አካባቢው ብዥ ባለ የፀሐይ ብርሃን የተሞላ ነው።

ጠራ ያለ ሰማይና ነጭ ደመና ባለበት የገጠር አካባቢ፣ በድንጋይ አጥር የተከበቡ ሁለት በቆርቆሮ የተጋገሩ ቤቶች ይታያሉ። በስተግራ በኩል የተከመረ ገለባና ከኋላው ተራሮች አሉ።

ታላቅ የሆነ የስታዲየም ግንባታ ሥራ ላይ ነው። ፕሮጀክቱ በአንድ ወንዝ ዳርቻ ተገንብቷል። ረዣዥም አራት ምሰሶዎች እና የግንባታ መሣሪያዎች አሉ። በርካታ ብረቶች ሥራውን ለማጠናከር ጥቅም ላይ ውለዋል። በስተጀርባ የተፈጥሮ ዛፎች አካባቢውን ያደምቃሉ።

አንድ እጅ አረፋ የደፈቀበትን ትልቅ ብርጭቆ ቢራ ይዟል፡፡ ከኋላቸው በግቢ ውስጥ ሰዎች ተቀምጠውና ቆመው ሲጨዋወቱ፤ አንዲት ሴት ሰማያዊ ሸሚዝ ለብሳለች፡፡ አንድ ቀይ ብስክሌትና ዛፍም ከሰዎቹ አጠገብ ይገኛሉ፡፡

ሰባት ሴቶች ቀይና ነጭ የሀገር ልብሶችን በጭንቅላትና ትከሻ መሸፈኛ ለብሰው በአንድ መስመር ቆመዋል። ሁሉም ጌጣጌጦችንና የፊት ጌጥ አድርገዋል፣ ከፊሎቹ ደግሞ ቢጫና ቀይ ሂና አላቸው። ከጀርባ ሰማያዊ ግድግዳና ሰዎች ይታያሉ።

በርካታ ሰዎች በቀጥታ በሽቦ ካሬዎችና መረቦች ውስጥ የተቀመጡ የቤት ውስጥ ዶሮዎችን ሲመለከቱና ሲመርጡ ። ወንዶቹ ዶሮዎችን በእጃቸው ይዘው ሲገመግሙ፣ አንዱ በራሱ ላይ ባርኔጣና የፊት ጭንብል አድርጓል።

በደማቅ ሰማያዊ ሰማይ ስር ዘመናዊ የሆነ የተንጠለጠለ ድልድይ በሰፊ ወንዝ ላይ ተዘርግቷል። ድልድዩ ነጭ ምሰሶዎችና ኬብሎች አሉት፣ በወንዙ ዳርቻዎች ደግሞ ለምለም አረንጓዴ ዛፎችና ከሩቅ የከተማ ሕንፃዎች ይታያሉ።

በግንባታ ላይ ጥቅም ላይ የሚውሉ የተቆለሉ ጥቁር ግራጫ ብረት ብረቶች ። እያንዳንዱ ብረት በዙሪያው ላይ ግርፋት ያለው ሲሆን፣ የብረቶቹ የተቆረጠው ጫፍ ከፊት ይታያል። ብረቶቹ እርስ በርስ ተደራርበው ተቀምጠዋል።

ከፊት ለፊቱ የደረቀ ሳርና ድንጋዮች በበዙበት ስፍራ የተገነባ ትምህርት ቤት ነው። ትምህርት ቤቱ የሰንበሌጥ ቀለም ሲኖረው፣ ከኋላው ተራራና ዛፎች እንዲሁም ጥቂት በጎች ሳር እየጋጡ ነው።

ድንጋያማ የሆነ ትልቅ ዋሻ ክፍልፋይ ግልጽ ነው። የዋሻው ግድግዳዎችና ጣራ የደለል ድንጋይ የሚመስሉ ንብርብሮች አላቸው። በታችኛው ክፍል ደብዛዛ ቡናማ ውኃ ተሰብስቧል፤ ብርሃኑ ደብዝዞ የዋሻው ውስጠኛ ክፍል ጨለማ ነው።

አንድ የኢትዮጵያ ቤት ከጭቃና ከእንጨት የተገነባ ሲሆን ቆርቆሮ ጣራ አለው። በቤቱ ፊት ለፊት የደረቀ ሳር ክምር እና ከእንጨት የተሠራ የመስኮት መዝጊያ አለ። ከግድግዳው አጠገብ ደግሞ ለማገዶ የሚሆን ደረቅ ፍግ ተደርድሯል፤ ይህም የገጠር ኑሮን የሚያሳይ ነው።

አንድ ትልቅ ባለብዙ ቀለም የጎማ መጫወቻ ቤት ወይም ባውንሲ ካስትል በውጪ ሜዳ ላይ ተንፍቶ ቆሟል። መጫወቻው ቀይ፣ ቢጫ፣ አረንጓዴ እና ሰማያዊ ቀለሞችን አቀላቅሎ ይዟል። በዙሪያው አረንጓዴ ቁጥቋጦዎችና ረጃጅም ዛፎች ሲኖሩ፣ ከበስተጀርባው ኮረብታዎች ይታያሉ።

የላፕቶፕ መሸጫ ሱቅ ውስጥ ሦስት የተከፈቱ ደብተሮች (laptops) በመስታወት መደርደሪያ ላይ ሲታዩ፣ አንድ ተዘዋዋሪ ላፕቶፕ ደግሞ በጎን በኩል ተቀምጧል። ጥቁር ቦርሳዎች እና ሌሎች የኤሌክትሮኒክስ እቃዎች ከቀይ ከበስተጀርባ በተቀመጠው መደርደሪያ ላይ በግልጽ ይታያሉ።

ዓይንን የሚማርክ ሰፊና አረንጓዴ የሆነ የሩዝ ወይም የሣር እርሻ ወይም ሜዳ ይታያል። ከፊቱ ረጅም የሆኑት እፅዋት ሲታዩ፣ ሜዳው እስከ አድማስ ድረስ በሰፊው የተዘረጋ ሲሆን፣ በሩቅ ደብዛዛ የአድማስ መስመር እና ደመና ይታያል።

ከላይ እንደ ወፍ አይን ስናየው ጎጆ ቤት፣ እንደ አርት በመሬት ላይ የተሰማራ ፤ በአንድነት እና በውበት የቤት ማዕከል እንደ ምልክት ሆኖ ያበራል።

ዘመናዊ የሆነ በ ኤሌክትሪክ የሚሠራ የምድጃ ሲሆን ለተለያዩ ነገሮች ማብሰያነት የሚሆን የእስቶብ አይነት ነው። ይህን መሳሪያ በብዛት ባለሀብቶችና አቅም ያላቸው ሰዎች ይገለገሉበታል።

እነዚህ በሮዝ ወርቅ፣ በቢጫ ወርቅ እና በብር የተሰሩ የጆሮና የአፍንጫ ጌጦች ናቸው። ቀለበቶቹ ለሎብ፣ ለሄሊክስ እና ለአፍንጫ ቀዳዳዎች ያገለግላሉ። በሁለት ረድፍ በትንንሽ፣ የሚያብረቀርቁ ድንጋዮች ያጌጡ ሲሆኑ ለመክፈትና ለመዝጋት ቀላል በሆነ ዘዴ የተሰሩ ውብ ጌጣጌጦች ናቸው።

አምለሰት ሙጬ ኢትዮጵያዊት ሞዴል፣ ተዋናይት፣ የፊልም ሰሪና ደራሲ ናት። 'ሚስ ወርልድ ኢትዮጵያ'ን በማሸነፍ ታዋቂነትን ያተረፈች ሲሆን በርካታ ፊልሞችን ሰርታለች። ከመታወቂያዋ አንዱ ደግሞ ተወዳጁን ድምፃዊ ቴዲ አፍሮን ማግባቷ ነው።

ረጃጅም ጠመዝማዛ ቀንዶች ያላቸው አምስት የዋልያ ፍየሎች በቡኒ ሳርማና በድንጋያማ ተራራማ መሬት ላይ ይታያሉ። ሁሉም ቡናማና ነጭ ሲሆኑ የተወሰኑት ደግሞ በዝቅተኛው ክፍል ላይ ወደፊት እየተመለከቱ ነው።

በድብልቅ ቅመማ ቅመም የተቀመመ ወተት የመሰለ ነጭ መጠጥ ። መጠጡ ባለ አራት ማዕዘን ቅርጽ ባለው መስታወት ውስጥ ተቀምጧል። ከበስተጀርባ ብዙ ነጭ ነጭ ሽንኩርቶችና በሰማያዊ ሳህን ውስጥ የተላጡ ነጭ ሽንኩርት ፍሬዎች አሉ።

ጥቁር እና ነጭ በሆነው በዚህ ምስል ላይ፣ ነጭ ሻሽና ካባ የለበሱ ወንዶች በጠባብ መስኮቶችና ዓምዶች አጠገብ በግድግዳ ተደግፈው ተቀምጠዋል። ወለሉ ያረጀና የሸራጣጣ ሲሆን የመብራት ሻንደል ይታያል።

መነጽር ያደረገ፣ የካኪ ወታደራዊ ኮፍያ የደፋና የደንብ ልብስ የለበሰ ወታደራዊ ሰው። ሰውዬው በደረቱ ላይ የደረጃ ኮከቦችና የተለያዩ ሜዳሊያዎች ተለጥፈዋል። ከጀርባው የኢትዮጵያ ሰንደቅ ዓላማ በአንበሳና በኮከብ አርማዎች አሉ።

በቤተ ክርስቲያን ውስጥ ሙሽራውና ሙሽራዋ ቀይ ወይንጠጅ እና ወርቃማ ካባ ለብሰው፣ የጥምቀት ሻማ በእጃቸው ይዘው ያበራሉ። ሙሽራዋ ነጭ ሻሽ የለበሰች ሲሆን ከበስተጀርባ ቄስ ተቀምጠዋል። መድረኩ በብርቱካናማ እና ቀይ ጨርቅ ያጌጠ ነው።

ብርሃናማና አነስተኛነትን የተላበሰ የመኝታ ክፍል ነው። በስተቀኝ በኩል የእንጨት ራስጌ ያለው አልጋ አለ፣ በነጭ አንሶላና በትልልቅ ነጭ ትራሶች የተሸፈነ ነው። ከአልጋው ራስጌ በስተግራ በኩል ነጭ፣ ክብ ቅርጽ ያለው የጎን ጠረጴዛ አለ።

በሰማያዊ ሐይቅ ላይ፣ ሁለት ሰው ሠራሽ መናፈሻዎች በረጅም ድልድይ ተገናኝተዋል። በግራ በኩል አረንጓዴ ሣር የለበሰ መሬት አለ፤ በቀኝ በኩል ደግሞ ጀልባ የሚመስል ክብ ህንፃ ይገኛል። የባህር ዳር ከተማ ውበትን እየገለፀ ነው።

ትልቅ አረንጓዴ ቅጠሎች ያሉት ትንሽ ቁጥቋጦ ወይም ዛፍ በጭጋጋማና ብርሃናማ ዳራ ፊት ለፊት ጎልቶ ይታያል። ቁጥቋጦው በዙሪያው ባሉ ሌሎች አረንጓዴ እፅዋት እና በድንጋዮች የተከበበ ነው። ቅርንጫፎቹ ቀይና ቡናማ ቀለም አላቸው።

ሁለት መጥረቢያዎች በቡናማ ማገዶ እንጨት ክምር ላይ ተሰካክለው ይታያሉ። የእንጨት እጀታ ያላቸው መጥረቢያዎቹ ጥቁር የብረት ምላጭ ያላቸው ሲሆን፣ የምላጩ ጫፍ በደንብ ተስሏል። ከመጥረቢያዎቹ ጀርባ ሁለት ጥቁር፣ አራት ማዕዘን ቅርጽ ያላቸው የቆዳ መጠቅለያዎች አሉ

ከፍተኛ ቦታ ላይ በቀርከሃ የተሰሩ ሁለት ትላልቅና ኮን የመሰሉ መዋቅሮች በፀሐይ መጥለቂያ ጊዜ ይታያሉ። መልክዓ ምድሩ ተራሮችና ከተማን የሚያሳይ ሲሆን መመልከቻ መነጽሮችም አሉ።

ወታደሮች እና ሲቪል ሰዎች ምግብ እየበሉ ነው። ወታደሮቹ ወታደራዊ ልብስ ለብሰዋል። ሴትዮዋ ለወታደሩ እንጀራና ምግብ እየሰጠች ነው። ሌሎች ሴቶችም በዙሪያቸው ቆመው ምግብ ያቀርባሉ። ስፍራው የጦር ሜዳ ወይም ሰፈር አቅራቢያ ነው። የጋራ መረዳዳት ሥርዓት በስፍራው ተንጸባርቋል።

ባለ ብዙ ቀለም ያላቸው ህትመቶች በአንድ ትልቅና ነጭ ቀለም ባለው የማተሚያ ማሽን ውስጥ ሲሽከረከሩ ይታያል። ህትመቱ ቢጫ፣ ሰማያዊና ቀይ ቀለሞችን በብዛት ይዟል። ማሽኑ በአምራች ኢንዱስትሪ ውስጥ የሚገኝ ሲሆን፣ ከበስተጀርባ መደርደሪያዎችና ጠረጴዛዎች አሉ።

ክብ የሽመና መሶቦች በአቀባዊና በአግድም ተደራርበው፣ በብዙ ነጭና ቢጫ አበቦች ተሞልተዋል። ረዣዥም ነጭ ላባዎች በብርሃን ቀለሞች መጋረጃ ፊት ለፊት ተሰቅለዋል። የታችኛው ክፍል የሚያብረቀርቅ ቡናማ ወለል አለው።

በገበያ ላይ የሚታይ፣ ለዓይን የሚስብ የተፈጥሮ ፍራፍሬና አትክልት ክምር ነው። ደማቅ ብርቱካን፣ ቀይ ፖም፣ አረንጓዴ ሐብሐብና ወይን በአይነታቸው በብዛት ቀርበዋል። በፍቅር የተደረደሩት ፍራፍሬዎች ትኩስነትንና የመልካም ምርት መገለጫ ናቸው።

ሴትየዋ ጥቁር ጸጉሯን ወደ ላይ ሰብስባ ስትሆን፣ በጸጉሯ ላይ ሁለት ቀጭን ወርቃማ ሰንሰለት የመሰሉ ጌጣጌጦች አድርጋለች። በእጆቿ ላይ በርካታ ብርማና ወርቃማ የእጅ አምባሮች ተጠምጥመው ይታያሉ፤ እጆቿን በጭኖቿ ላይ አጣምራ አስቀምጣለች።

ረዥም የቀርከሃ የተሰራ የባሕል ዋሽንት በነጭ ዳራ ላይ በሰያፍ ተቀምጧል። ዋሽንቱ ቢጫና ቡናማ ቀለም ያለው ሲሆን፣ በላዩ ላይ ትንሽ ቀዳዳዎችና በየቦታው ጥቁር መሸፈኛዎች አሉ። በመሳሪያው ላይ ያሉት ቀዳዳዎች ለድምፅ መቆጣጠሪያ የተዘጋጁ ናቸው።

በግራ በኩል ያለችው ሴት ነጭ ቀሚስና ነጭ ሻሽ ለብሳ ሰማያዊ ቀለም የተቀባበት ሲሆን፣ በማይክሮፎን እየተናገረች ነው። አገጭና እጇ ላይ ንቅሳት ይታያል።

ጥቁርና ነጭ ፎቶግራፍ መካከለኛ ዕድሜ ላይ የሚገኝ ጥቁር ቆዳ ያለው ወንድ አለ። ሰውዬው የተንቆጠቆጠ ፀጉር እና ጢም አለው። በአግድም የተሰነጠቀ ሸሚዝ የለበሰ ኘው። ፊቱ ላይ የሚታዩት መጨማደዶች የእድሜ መግፋትን ያመለክታሉ።

አንፀባራቂ ጥቁር የሴቶች ጫማዎች። ጫማዎቹ የሁለት ማሰሪያዎች ያሉት ሲሆን፣ ካሬ ቅርጽ ያለው ጣትና ዝቅተኛ ስስ ተረከዝ አላቸው። እያንዳንዱ ጫማ ላይ የሚያብረቀርቅ የብር ጌጥ አለው።

ሴት ሞዴል በፋሽን ትርኢት መድረክ ላይ ትጓዛለች። ነጭ አንገትጌ የሌለው ሸሚዝ እና ሰማያዊ መስመር ያለው ሱሪ ለብሳለች። የብርቱካናማ ቀለም ማንጠልጠያ እና ፀሐይ መነጽር አድርጋለች። በትንሽ ብርሃን እና በተመልካቾች ፊት ልብሷን አቅርባለች።

አፄ ምኒልክ II በጥቁር ሰማያዊ መጋረጃ ፊት ለፊት በዘይት ቀለም ተስለዋል። ንጉሡ የወርቅ አክሊል የደፉ ሲሆን፣ ቀይና ወርቅ የሞላበት ካባ ለብሰዋል። ስዕሉ ትላልቅ ጌጦች፣ አንበሳ እና መስቀል አክሊሉ ላይ አሳይቷል።

በካሞፍላጅ የጦር ልብስና ሰማያዊ ባርኔጣ የለበሰ አንድ ወታደር ወደፊት ቀጥታ ይመለከታል። ወታደሩ በነጭ ግድግዳ ፊት ለፊት በግልጽ የፀሐይ ብርሃን ስር ቀርቧል።

የደንብ ልብስ የለበሱ ወጣት ኃይሎች በደስታ ተሞልተዋል። ጠመንጃዎቻቸውን ወደ ላይ አንስተው በጋራ ይጨፍራሉ። ይህ ሥዕል የወታደራዊ ጥንካሬን፣ አንድነትንና ከፍተኛ የሞራል ደረጃን ይገልፃል።

ብዙ ልጆች የተለያዩ ደማቅ ባህላዊ ልብሶችን ለብሰው፣ ከፍ ያለ አረንጓዴ ሕንፃ ፊት ለፊት በደስታ እየጨፈሩ ነው። ልጆቹ እጆቻቸውን ወደ ላይ ዘርግተው በዓልን ሲያከብሩ ይታያሉ።

ግራጫ ልብስና ከረባት ያደረገ ሰው በመድረክ ላይ ቆሞ ማይክሮፎን እየተጠቀመ ነው። ሰውየው አንድ ነገር ሲናገር ቀኝ እጁን ወደ አንድ አቅጣጫ በመጠቆም ትኩረትን ይስባል።

በአፍላ ድንጋይ ላይ የተቀረጸው ታዋቂው የቅዱስ ጊዮርጊስ ቤተ ክርስቲያን ከላይ ሆኖ ይታያል። ቤተክርስቲያኑ የመስቀል ቅርጽ ያለው ሲሆን፣ በዙሪያው በተቀረጹት ግድግዳዎች የተከበበ ነው። ቡናማና ቀይ የሆኑ የድንጋይ ደረጃዎች ወደ ሕንፃው መግቢያ ይመራሉ።

ሁለት ትናንሽ ልጆች በባህላዊ የኢትዮጵያ ምግብ ቤት ውስጥ ተቀምጠዋል። ሁለቱም ልጆች ነጭ የባህል ልብስ ለብሰዋል። ትልቁ ልጅ በቀኝ በኩል የባህል ሻሽ ወይም ኬፕ ለብሳለች እና ምግብ አጉርሳ ትንሹን ልጅ በግራ በኩል ትመግባለች።

ትኩስ፣ ቀይ ፖም በቅርንጫፉ ላይ ተሰብስበው በአረንጓዴ ቅጠሎች መካከል ይታያሉ። የፖም ፍሬዎቹ ለስላሳ ቆዳ ያላቸውና ለቅምሻ የበቁ ይመስላሉ። በስተጀርባ ሌሎች የፖም ዛፎች እና የፀሐይ ብርሃን የበረከተበት የአትክልት ቦታ በግልጽ ይታያል።

ሁሉም ነጭ የባህል ልብስ ለብሰዋል፤ ፀጉራቸው በነጭ ማሰሪያ የታሰረ ሲሆን፣ ከመካከላቸው አንዷ ቀይ ቀበቶ አድርጋለች። ሌሎቹ ሴቶች አረንጓዴ ቀበቶና አረንጓዴ የጫማ/እጅጌ ማስዋቢያ ያላቸው ሲሆን፣ ሁሉም ፈገግታ አላቸው።

አንድ ሰው አራት ትልልቅ እና ያጌጡ ፍራሾችን በራሱ ላይ ጭኖ፣ በከተማ መንገድ ላይ እየተጓዘ ነው። በዙሪያው ሌሎች ሰዎች እና የንግድ ቦታዎች ሲሆኑ ከላይ ደግሞ የኤሌክትሪክ ምሰሶ እና ጥርት ያለ ሰማይ ይገኛል።

የዘመናዊ የሳሎን ክፍል ግድግዳ የፕላስተር ሰሌዳ ዲዛይን አለ። ግድግዳው ላይ የድንጋይ ንጣፍ የተነጠፈበት የቴሌቪዥን ማስቀመጫ ሲኖር፣ በዙሪያው መብራቶች ያሏቸው አራት መደርደሪያዎች አሉ። ከላይ የተንጣለለ የፕላስተር ሰሌዳ ጣራ የብርሃን ማስጌጥ አለው።

ባሕላዊ ነጭ ልብስ የለበሰችና በሽርጥ ያጌጠች ሴት ማይክሮፎን ይዛ ስትናገር በቅርበት ትታያለች። በግራ እጇ የወርቅ ቀለበትና የእጅ አንባር አድርጋለች፤ በትልቁ ክብ የጆሮ ጌጥና በአንጋፋ የፀጉር አሠራሯ ትኩረት ይስባል።

በሰፊ ደረቅ ሜዳ ላይ፣ ሰማያዊው ሰማይ በነጭ ደመና ተሸፍኗል። አንድ ገበሬ እና ከጎኑ የቆመ ቡናማ ከብት በደረቅ ገለባ ክምር መካከል አሉ። ገበሬው ትልቅ የደረቀ ገለባ ይዞ እየነሰነሰ ነው። አረንጓዴ ዛፎች ከበስተጀርባ አሉ።

ከከተማዋ ጀርባ ተራራ የሚታይበትን የከተማ ገጽታ ነው። ከፊት ለፊት ብዙ አረንጓዴ ዛፎች አሉ። ከዛፎቹ በላይ ዘመናዊ ነጭ የአየር ላይ ድልድዮች እና አዳዲስ ሕንፃዎች አሉ። የአየር ሁኔታው በጣም ፀሐያማ ነው።

አራት አይዝጌ ብረት (Stainless Steel) የሆኑ ማከማቻ ማስቀመጫዎች (ካኒስቴር) ቀርበዋል። እያንዳንዳቸው ግልጽ መስኮት ያላቸው ሲሆን፣ በውስጣቸው ደረቅ ምግቦች፣ እንደ ፓስታ እና የተለያዩ አይነት ባቄላዎች ተከማችተዋል።

ድንጋያማ በሆኑ ደረጃዎች በተከፋፈለ ተራራማ ሜዳ ላይ ብዙ ሰዎች ተሰብስበዋል። አብዛኞቹ ሰዎች ባህላዊ ነጭ ወይም ቀይ ልብስ ለብሰዋል። አንዳንድ ሰዎች ፈረስ ሲጋልቡ ይታያል።

ደማቅ ቀይ እና ጥቁር ቀለም ደምቀው የሰፈሩባት ወፍ ወደ ግራ ፊቷን አዙራ በተጋደመ የዛፍ ቅርንጫፍ ላይ በእግሯ ይዛ ተቀምጣለች። ከወፏ ባሻገርም ያለው አረንጓዴ ቀለም ያለው ስፍራ ወፏን አድምቆ ያሳያል።

ከበሮው በአንደኛው ወገን ላይ የተዘረጋ ቆዳ ያለው ሲሆን፣ በገመዶች የታሰረ ነው። የከበሮው ግድግዳ በደማቅ፣ ምናልባትም በብርቱካናማ ቀለም ያሸበረቀ ጨርቅ የተጌጠ ሲሆን፣ ከበሮውን ለመምታት የሚያገለግሉ እንጨቶች ወይም መጥረጊያ ከላይ ተቀምጠዋል።

በማረሚያ ቤት ውስጥ ያሉ አራት ሴቶች፣ ባህላዊ ልብሶችን ለብሰው፣ በአንድ የእንጨት ጠረጴዛ ፊት ለፊት ተቀምጠዋል። ጠረጴዛው ላይ የቡና ስኒዎችና በቅርጫት የተዘጋጀ ዳቦ ተቀምጧል።

ጥቁርና ነጭ ፎቶ ላይ፣ ኢትዮጵያውያን ባህላዊ ልብስ ለብሰው ይጨፍራሉ። መድረክ ላይ አንዲት ሴት መሃል ላይ ስትጨፍር፣ ወንዶች በከበሮ ታጅበው በዙሪያዋ ቆመዋል።

ከእንጨት የተሰራ የጠረጴዛ እግር ኳስ (ፎስቦል) ጨዋታ ይታያል። በጨዋታው ላይ ቢጫና ቀይ ልብስ የለበሱ ትንንሽ ተጫዋቾች በቡናማ እጀታዎች ተያይዘው ተሰልፈዋል። ሜዳው አረንጓዴ ነው።

የሰዎች አሰፋፈር፣ የባንዲራ አረንጓዴ፣ ቢጫ እና ቀይ ቀለም ያላቸው ጌጣጌጦች እና የጥምቀት ዓይነት ነጭ ልብሶች የበዙበት በመሆኑ፣ ይህ ሥዕል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚከበረውን የመስቀል ወይም የጥምቀት በዓል ይመስላል።

የጣሪያ ተክሎች ያሉት ትልቅ ዘመናዊ ሕንፃ በምሽት ያበራል። መኪኖች ብዙ ባልተጨናነቁ መንገዶች ላይ ይንቀሳቀሳሉ። መብራቶች በከተማው እና ኮረብታዎች ላይ በደማቁ በርተዋል።

ሰፋ ያለ የሰዎች ስብስብ ነጭ ባህላዊ ልብሶችንና ነጠላዎችን ለብሰው በጎዳና ላይ ተሰብስበዋል። በመካከላቸው አንድ ሰው ከበሮ ሲመታ፣ ከበስተጀርባ ትልቅ የቅድስት ማርያም ሥዕል ያለበት መድረክ አለ።

ነጭና ወርቃማ ልብስ የለበሰ አንድ ጢም ያለው ሃይማኖታዊ ሰው ነጭ ወንበር ላይ ተቀምጧል። ሰውዬው አረንጓዴ መነጽር ለብሷል፤ ከጎኑ ደግሞ ሌሎች ወንዶች ተቀምጠዋል።

ይህ ትልቅ ትሪ የተለያዩ የኢትዮጵያ ወጦችና እንጀራዎች አሉት። በጎን ደግሞ የተጠቀለሉ የእንጀራ ክፍሎች እና የተቀመመ ወጥ ተከቧል። በማዕከሉ ነጭ አይብ (አይብ) እና ቀይ ወጥ (ክክ) ተደርድሯል። ይህ በባህላዊ ምግብ የተሞላ የመዋሃድ ገበታ ነው።

የአየር ላይ የምሽት ፎቶ ድልድዩንና የተንጣለለ የባሕር ዳርቻ መዝናኛን በውሃው ላይ በሚንጸባረቅ ደማቅ ብርሃን ያሳያል። ኃይለኛ የብርሃን ጨረሮች ከመዝናኛው ወደ ጥቁሩ ሰማይ እየተንጸባረቁ ነው። በሩቅ የሚታየው ድልድይ የየራሱ መብራቶች አሉት።

ኃይለኛ ዝናብ ከዘነበ በኋላ በአስፋልት ሜዳው መሃል ላይ የቆመው ታሪካዊው የአክሱም ሐውልት ይታያል። አረንጓዴ፣ ነጭ እና ቢጫ ህንፃዎች በሐውልቱ ዙሪያ አሉ። በቅርብ ርቀት የውሃ ምንጮች አሉ።

አንድ ቢጫ የለበሰ ሰው ጎንበስ ብሎ ከቀይ ወርቃማ ልብስና ዘውድ ከሚያክል ጥቁር ኮፍያ ከለበሰ ቄስ እጅ ስሞ የሃይማኖታዊ ክብርን ይገልጻል። ትዕይንቱ በጨለማና ድንጋያማ መግቢያ ወይም ዋሻ ውስጥ ነው።

ዘመናዊ የልብስ ማስቀመጫ ክፍል ነው። ከግድግዳ ጋር የተዋሃደው ይህ ቁም ሳጥን ነጭና ቡኒ ቀለም አለው። በመሃል መስታወት፣ ትናንሽ መደርደሪያዎችና መሳቢያዎች ያሉት ሲሆን፣ ከላይና ከጎን ደግሞ ትልልቅ ቁም ሳጥኖች አሉት።

አሮጌ የጭነት መኪና በደረቅና ፀሐያማ በረሃማ መሬት ላይ ቆሟል። መኪናው በብዙ ሻንጣዎችና ጥቅሎች ተጭኗል፤ ሰዎችም በመኪናው ዙሪያ ቆመው ወይም መሬት ላይ ተቀምጠዋል። ሰማዩ ብሩህ ሰማያዊ ነው።

አራት ወንዶች ቡናማ አፈር ባለበት ክፍት ሜዳ ላይ ይሰራሉ። ሁለት ሰዎች ማዳበሪያ ነገር በሁለት እንጨቶች ተሸክመው ወደ መሬት ይደፋሉ። ከበስተጀርባ ጥቅጥቅ አረንጓዴ ዛፎች እና ቁጥቋጦዎች ይታያል። ሰዎቹ ሸሚዝ እና ቡኒ ሱሪና ቢጫ ባርኔጣ ደፍተዋል።

ዘመናዊ እና የቅንጦት የአስተዳዳሪ ዴስክና ወንበር ነው። ጠረጴዛው በ'ኤል' ቅርጽ ከጥቁር እንጨት የተሠራ ሲሆን፣ ጥቁር የቆዳ ወንበር አለው። አካባቢው በሰፊ መስኮቶች ብሩህ ነው። ይህ ዲዛይን ከፍተኛ ሙያዊነትንና የአስተዳደር ደረጃን የሚያንጸባርቅ ነው።

መሃል ላይ ቆሞ የብርሃን ቀሚስና ሱሪ የለበሰ አንድ ሰው ለአምስት ታዳሚዎች ጉዳይ ያብራራል። አራቱ ነጭ የጋቢ ልብስ ለብሰዋል። ተቀምጠው የሱ ንግግር ያደምጣሉ። ከኋላቸው በገጠር አካባቢ የሚገኝ የእንጨት ቤት አቀማመጥ አለ። በአካባቢው የደረቁ ዛፎችና ቁጥቋጦዎች አሉ።

ባህላዊ የቡና ሥነ ሥርዓት ነው። አንዲት ሴት ከጀበና ቡና ወደ ትንሽ ጽዋ ስትቀዳ ትታያለች። በጠረጴዛው ላይ ፈሳሽ ምግቦች (ፉል ወይም ተመሳሳይ)፣ አቮካዶ እና ቀይ ጭማቂ ተቀምጧል። ይህ ትዕይንት የኢትዮጵያ ቁርስ ወይም የቡና ሰዓት ነው።

ቀጭን የአፍሪካ ነጭ ጅራት ሚንጅ የሚባል አነስተኛ አጥቢ እንስሳ ነው ። እንስሳው ቡናማ ፀጉር ያለው ሲሆን፣ በአሸዋማ መሬት ላይ ተቀምጦ በጥንቃቄ አካባቢውን እየተመለከተ ነው ። አፍሪካ ውስጥ በቡድን ይኖራል።

ትልቁ የሃይማኖታዊ በዓል ሲከበር ካህናት በሙሉ ልብስና መጎናጸፊያ ለብሰው በመድረክ ላይ ቆመዋል። በዙሪያቸው ደማቅ ጃንጥላዎች እና የሃይማኖት ቅርሶች ይታያሉ። ከታች ብዙ ሰዎች ነጭ ልብስ ለብሰው በክብረ በዓሉ እየተሳተፉ ነው።

አንድ ሰው ጥቁር ጃኬትና ሱሪ ለብሶ፣ ብርቱካንማና ጥቁር ቀለም ያለው መጋዝ (chainsaw) በሁለት እጆቹ ይዞ ግንድ ላይ የተኛን እንጨት እየቆረጠ ነው። የመጋዙ ጥርሶች እንጨቱን ሲቆርጡ ፍርፋሪ ወደ አየር ይበተናል።

ከማጨጃ ማሽን አጠገብ በቡናማ ሜዳ ላይ የሚሰሩ ገበሬዎች አሉ። አንድ ሰው በማሽኑ ላይ ቆሟል፣ ሌሎች ደግሞ ስንዴ ለመሰብሰብ መሬት ላይ ተቀምጠዋል። ሰማዩ ደመናማና ሰማያዊ ነው።

ይህ የቅርብ ፎቶግራፍ ቡናማ ጃኬት እና ሸሚዝ የለበሰ፣ ጥቁር ፀጉር እና ጢም ያለው መካከለኛ እድሜ ሰው ያሳያል። ግለሰቡ በግራ እጁ አመልካች ጣቱን ወደ ላይ ከፍ አድርጎ ሲያመለክት፣ መነጽር ያደረገ ፊቱ ንግግር በሚመስል ሁኔታ በአጽንዖት ይከፈታል።

ጥቁር ውሀ በብዛት የተሞላ ትልቅ ገንዳ ይታያል። ውኃውን ለማጣራት የሚያገለግሉ ረዣዥም ገመዶች የሚመስሉ ነገሮች ከውኃው ወደ ላይ ይንጠለጠላሉ። በግራ በኩል በእግረኛ መንገድ እና በእጅ መያዣ የተገነባ መዋቅር አለ።

ዋው! አስደናቂ ትዕይንት! አንድ ተጨዋች በሰማያዊ ልብስ ተገልብጦ ቆሟል፤ በሁለት ክብ የብረት ነገሮች ላይ ሚዛኑን ይጠብቃል። ትዕይንቱ በብዙ ተመልካቾች በተከበበ ሰፊ የከተማ አደባባይ ላይ ቀርቧል። ከበስተጀርባ ረዣዥም ሕንፃዎች ይታያሉ።

በሜዳ ላይ የፀሐይ መጥለቅን ወይም መውጣትን የሚያሳይ ውብ ትዕይንት ነው። ትልቁ ቢጫና ብርቱካናማ ፀሐይ ከአድማስ በላይ በደማቅ ታበራለች። ከታች ደግሞ ጥቁር ጥላ ያላቸው ቁጥቋጦዎች እና ዛፎች አሉ። ሰማዩ የግራጫና የሰማያዊ ድብልቅ ነው።

የገጠር ወጣት እረኛ ልጆች ባዶ እግራቸውን በዱላ ተሰልፈው ይገኛሉ። ሁሉም ቀላል የገጠር ልብስ ለብሰዋል። ፊተኛው ልጅ በቀጥታ ሲመለከት፣ ጀርባ ያሉት ወደ ጎን ይመለከታሉ። ይህ የገጠሩን የጉልበት ሥራ፣ ተስፋና የወጣትነት ጥንካሬ ነው።

አዲስ አበባ፣ አራት ኪሎ በሚገኘው የመኢአዚያ ሃያ ሰባት ድል ሐውልት ፊት ለፊት ጥቁር የጥንት መኪና በሞተር ብስክሌት አጃቢዎች ታጅባ ትጓዛለች። የድሮው የከተማ ገጽታ በሰማይ ላይ በተንጣለሉ ደመናዎች የተዋበ ነው።

በባሕል አልባሳት ያጌጠች ሴት ምስል ከፊት ጎልቶ ወጥቷል። ጸጉሯን ተጎንጉና የባሕል የአንገት ጌጦች አድርጋለች። ከበስተኋላ ደግሞ ፊቱን ለኛ ሰጥቶ ኮፍያ እና ካባ የለበሰ ጢም ያለው ሰው ምስል ጎን ለጎን ተደራርቧል።

በርካታ ገበሬዎች ቢጫ የሰፋ ስንዴ እርሻ ላይ በሚገኝ አረንጓዴና ነጭ የመሰብሰቢያ ማሽን ዙሪያ ቆመዋል። አንድ ሰው በማሽኑ ላይ ቆሞ ይታያል፤ ሌሎች ደግሞ የተሰበሰበውን ሰብል በሸራ ላይ ለመሰብሰብ ጎንበስ ብለው እየሠሩ ነው።

በፕላስቲክ መያዣ የታሸገ ፈሳሽ ሳሙና። ክዳኑ አረንጓዴ ሆኖ ኮዳዉ ነጭ ነዉ። ሳሙናዉ ፒክ አይነት ነዉ። በመጠን አነስ ያለዉ ኮዳ ነጭ ክዳን አለዉ። የተቀመጠበት ነጭ ጣዉላ ላይ ነዉ።

በርካታ አረንጓዴ ቅጠሎችና ቅርንጫፎች ባሉበት ቁጥቋጦ ላይ ነጭና ሐምራዊ አበባዎች አሉ። አንዳንዶቹ አበቦች ሙሉ በሙሉ ፈክተዋል፤ ሌሎች ግን አዲስ የሚወጡ ቡቃያዎችና ያበቡ ፍሬዎች ናቸው።

ወርቃማና ነጭ ልብስ የለበሰ አንድ ካህን ሽቱ በሚያጤስበት በጸሎት ላይ ተጠምዷል። ከጎኑ በወርቅ ያጌጠ ነጭ ካባ እና ነጭ ቆብ ያደረገ ትንሽ ልጅ ቆሟል። ሁለቱም የአምልኮ ሥርዓቱን ሲያከናውኑ አካባቢው በጢስ ታጥቧል።

አረንጓዴ እና ብርቱካናማ የግንባታ ማሽነሪዎች በብርሃማ ሰማይ ስር፣ አዲስ የባቡር ሀዲድ እየገጠሙ ነው። ይህ የሀዲድ ግንባታ ለሰዎችና ለሸቀጦች ለመንቀሳቀስ ከፈተግኛ ጥቅም ይሰጣል።

ግራጫ ቀለም ያለው ወፍ በረጃጅም ሳር ላይ ቆማ ከኋላ ነች። ላባዎቿ ግራጫ እና ሰማያዊ ቀለም ያላቸው ናቸው፡፡ ወፏ ወደ ቀኝ ትመለከታለች።

ለመጋረጃው ነጭ ጨርቅ ተጠቅሞ፣ በወርቃማ የብረት ቅርጽ ያጌጠ የሚያምር የሰርግ መድረክ ይታያል። ዙሪያውን የከበቡት ነጭና ወርቃማ ከፍተኛ ጀርባ ያላቸው ወንበሮች ሲኖሩ፤ ከወንበሮቹ በሁለቱም በኩል ነጭ አበባዎችና ቁጥቋጦዎች ተሰቅለዋል።

ንጹህ ማር አስተላላፊ በሆነ የጠርሙስ ማስቀመጫ ዉስጥ ተቀምጧል። አንድ ጠፍጣፋ ጣውላም ማሩ የተቀመጠበትን ጎድጓዳ ሳህን እና ሎሚዎችን በላዩ ላይ ይዟል።

በምሽት የተካሄደ ትልቅ የሃይማኖታዊ ስብሰባ ነው። እጅግ በጣም ብዙ ሰዎች በጨለማው ሜዳ ላይ ተሰብስበው በሺዎች የሚቆጠሩ ችቦዎች እና ሻማዎች ሲያበሩ ነው። ከፊት በኩል አንድ ሰው የሚነድ ችቦ በእጁ ይዟል፣ ይህም የብርሃን ባህር ይፈጥራል።

ሁለት የጽዳት ሠራተኞች በጎዳና ዳርቻ ቆሻሻ ሲያነሱ። አንደኛዋ ሴት ብርቱካናማ ቬስት ለብሳ መሬት ላይ የተከማቸ ቆሻሻ ስትሰበስብ ሌላኛዋ ደግሞ በድንጋዮች መካከል ያለውን ቆሻሻ ታነሳለች። በአካባቢው ደረቅ አፈርና የቆርቆሮ አጥር ያላቸው ቤቶች አሉ።

አንገት ማስቀመጫ በሚመስሉ፣ ደማቅ ቀይ ቀለም ባላቸው አበቦች የተሞላ የዛፍ ቅርንጫፍ በቅርብ ቀረቤታ አሉ። በዙሪያው ብዙ ቀጫጭን አረንጓዴ ቅጠሎችና ቡቃያዎች አሉ።

ፀሐይ በምትጠልቅበት ጊዜ፣ የጎንደር ቤተመንግስቶች ድባብ። ግቢው የድንጋይ ግንቦች፣ ጥንታዊ ሕንጻዎችና ሰፋፊ አረንጓዴ ሜዳዎች አሉት። በዙሪያው በዛፍ የተከበቡ ቤቶችና በከተማው አካባቢ የሚገኙ ሕንፃዎች

ገንፎ ወይም የሩዝ ዓይነት ምግብ በነጭ ሳህን ላይ ተራርቦ ቀርቧል። ምግቡ ቡናማ ቀይ ባቄላ፣ የተከተፈ አረንጓዴ ቅጠላቅጠልና ድንብላል ይዟል። ሳህኑ በጥቁር ማንኪያ ሲያጅበው፣ ከጀርባው ቡናማ የእንጨት ጠረጴዛ አለ።

ብዙ ሰዎች ነጭ ልብስ ለብሰው በእጃቸው ሻማ እና ነጭ አበባ ይዘዋል። ሰዎች በአገልግሎት ውስጥ የቆሙ ሲሆኑ አንዳንዶቹ ደግሞ ተቀምጠዋል። በቦታው ላይ ደማቅ ብርሃን እና ከብረት የተሰራ ክብ ደረጃ አለ። ሃይማኖታዊ ሥነ ስርዓት እየተከናወነ ነው።

በስተግራ በኩል ባለ ወርቃማ መሠረትና ጥቁር የተጠረበ የብረት ጫፍ ያለው ትልቅ ሥነ-ሥርዓታዊ ዘውድ ከኋላ በኩልነው። ዘውዱ በስሱ ጥልፍልፍ የተሸፈነ ሲሆን፣ ከራስ ቅሉ ላይ ባለው ነጭ የልብስ ክፍል ላይ ተቀምጧል።

ምስሉ ሁለት ቀይ እጀታ ያላቸው መቆንጠጫዎች እና የተለያዩ መሳሪያዎችን ያሳያል፤ ትልቁ መቆንጠጫ ነጭ የፕላስቲክ መከላከያዎች አሉት። ሌሎች ትናንሽ መለዋወጫዎች እንደ መቁረጫዎችና ዊንዳይቨር ይገኙበታል።

ጥርት ያሉ ጥቁር ሣጥኖች በትላልቅና በቢጫ የፓፓያ ፍሬዎች ተሞልተው በአረንጓዴ የሳር ሜዳ መካከል ተደርድረዋል። ሁለት ሰዎች ፍሬዎቹን ለመሰብሰብ እየተዘጋጁ ነው።

ብር ቀለም ያላቸው፣ የብረት ምስማሮች ክምር ውስጥ ተሰብስበዋል። ሹል ጫፎች እና ጠፍጣፋ ራሶች ያሏቸው ምስማሮቹ በተዘበራረቀ መንገድ ተደራርበው፣ በነጭ ዳራ ላይ ተቀምጠዋል።

አንድ ፈገግታ ያለው ዓሣ አጥማጅ በባህላዊ የጀልባ ላይ ተቀምጦ ሁለት ትልልቅ ዓሳዎችን ይዟል። የያዛቸው ትልልቅ ዓሳዎች እና ሌሎች ብዙ ትናንሽ ዓሳዎች በጀልባው ውስጥ ይገኛሉ። ከበስተጀርባ ሌላ ዓሣ አጥማጅ አለ።

በጥቁር ዳራ ላይ የሚሽከረከር ሰማያዊ ባለአንድ ፈትል የሪቦኑክሊክ አሲድ (RNA) መዋቅር ይታያል። አራት የተለያዩ ቀለም ያላቸው አር ኤን ኤ አሚኖ አሲዶች (አዴኒን፣ ዩራሲል፣ ሳይቶሲንና ጉዋኒን) ከሰንሰለቱ ጋር ተጣብቀዋል። ከታች የአሚኖ አሲዶቹ ማብራሪያ አለ።

ቆዳማ እና መላጣ ፀጉር ያለው መካከለኛ እድሜ ላይ የሚገኝ ሰው ከፊል ቅርጹ በቅርብ ቀርቦ ተቀርጿል። ጃኬት፣ ቀላል ሰማያዊ ሸሚዝ እና ጥቁር ንድፍ ያለው ክራባት ለብሷል። ሰውዬው በቀጭን ፍሬም የተሰሩ መነፅሮችን አድርጓል፤ ከበስተጀርባም ቢጫ ግድግዳ አለ።

አንድ ትልቅ አዞ በአፍሪካ ወንዝ ላይ ውሃ እየረጨ ሲዋኝ ይታያል። አፉን ከፍቶ፣ ስለታም ጥርሶቹ ጎልተው ይታያሉ። ጥቁር አረንጓዴ ቆዳው ደማቅ ቢጫ በሆነው ውሃ ላይ በግልጽአለ።

አረፋ ያለው ጠላ ወይም ጠጅ በሸክላ ብርጭቆ ውስጥ ይገኛል። ቡኒ ቀለም ያለው ረጅም መቃ (ሲኒ) ከአረፋው መሃል ወደ መጠጡ ገብቷል። ከበስተጀርባ በተንጣለለ የእንጨት ጠረጴዛ ላይ ባለው ጎድጓዳ ሳህን ውስጥ ባቄላ ወይም አተር ይታያል።

ትልቅ ዝንጀሮ በደረቅ መሬት ላይ ተቀምጦ ትንሹን ጭንቅላቱን ከደረቱ ጋር አቅፎ ይዟል። ትልቁ ዝንጀሮ በቀኝ እጁ ትንሽ የምግብ ቁራጭ ይዞ ወደ ቀኝ አቅጣጫ ይመለከታል።

አንዲት ሴት ረዥም የሚያብረቀርቅ የጆሮ ጌጥ ለብሳለች፤ በቀኝ እጇ ደግሞ ሌላኛውን የጆሮ ጌጥ በመያዝ ታሳያለች። ጌጣጌጡ በብር ቀለም የተሰራ ሲሆን በውስጡ የኮከብ ወይም የአበባ ቅርፅ አለው። በጥፍሯ ላይ እርግብግብ ንድፍ ያለው ማኒኩር አለ፡፡

ሶስት ትላልቅ ነጫጭ ታንከሮች ያሉት የውሃ ማጣሪያ ፋብሪካ በሰማይ ስር ይገኛል። የፋብሪካው ህንፃዎች ከመሬት ቡናማ ሳር ጋር ተዳምረው የሚታዩ ሲሆን፣ በሩቅ ደግሞ የከተማ መኖሪያ ቤቶች ይታያሉ።

አንድ ሰው ነጭ ሸሚዝ ባህላዊ ጥልፍ ያለበት አድርጓል። በክላሪኔት እየተጫወተ ነው። አንገትጌው እና የእጁ ጫፎች በቢጫ፣ ቀይና አረንጓዴ ክር አጊጠዋል። ከበስተጀርባው የሙዚቃ መሳሪያዎች ምስል ተንጠልጥሏል። በመድረክ ላይ የሚጫወት አርቲስት ነው።

ዘመናዊ መኝታ ክፍል ነው። ዋናው ትኩረት በቡናማ ቀለም ከጥቁር መስመሮች ጋር ትልቅ የእንጨት ቁምሳጥን ላይ ነው። ወለሉ ንጹሕ ሲሆን ከፊት ለፊቱ ጥቁር ለስላሳ ምንጣፍ ተነጥፏል። ከጎን በኩል ደግሞ አንድ የእንጨት ወንበር እና ረጃጅም መጋረጃዎች ያሉት ትልቅ መስኮት አለ።

በትልቅ አዳራሽ ውስጥ የቼዝ ውድድር እየተካሄደ ነው። በርካታ ወጣቶች ጥንድ ጥንድ ሆነው በተደረደሩ ጠረጴዛዎች ላይ ተቀምጠዋል። ተወዳዳሪዎቹ በጨዋታው ላይ ትኩረት ሲያደርጉ፣ የተወሰኑት ደግሞ በጎን ቆመው እየተመለከቱ ነው። የተፈጥሮ ብርሃን ከትላልቅ መስኮቶች ይገባል።

ወጣት ወንድ ቀይ ቀሚስ ለብሶ በእጁ ስማርት ስልክ ይዟል። ከፊት ለፊቱ በብርሃንና አድናቂ የታገዘ የእንጨት ሳጥን መሳይ የኤሌክትሮኒክስ መሣሪያ አለ። መደርደሪያዎች በወረቀት ክምር ተሞልተዋል።

አንድ የዩኤስቢ ኃይል መሙያ ገመድ በነጭ ዳራ ላይ ተቀምጧል። ይህ ገመድ ወደ ብዙ ጥቁር ገመዶች የሚከፋፈል ሲሆን፣ እነዚህም ለተለያዩ ሞባይሎች የሚያገለግሉ የተለያዩ አይነት የቻርጅ ማያያዣዎችን ይይዛሉ። ዋናው የዩኤስቢ ጫፍ ከላይ በኩል አለ።

ዘመናዊ የግብርና መስኖ ዘዴ ነው። ተከታታይ የውሃ መርጫዎች ሰብሎችን በመርጨት ላይ ናቸው። ይህም ውሃን በብቃት ለመጠቀም እና እፅዋቱ በቂ እርጥበት እንዲያገኙ ይረዳል። ዘዴው ለመስኖ የተተከለውን እርሻ በግልጽ ይናገራል።

ጥቁር እና ከኋላ ደግሞ ቡናማ ቆዳ ያለው የወንዶች ጫማ ። ጫማው ነጭ እና ወፍራም የሆነ የጎማ ሶል አለው። ሁለተኛው ጫማ ጀርባው ወደ ላይ ሆኖ ከዋናው ጫማ ጀርባ ላይ ሲታይ፣ የጫማው ነጭ ሶል ላይ የተቀረጹ ፊደላት።

ከብቶች በተደራጀ የእርባታ ስፍራ ውስጥ ተደርድረዋል። ጥቁርና ነጭ ላሞች ከፊት ለፊታቸው በተዘጋጀ የኮንክሪት መጋቢ በኩል እየበሉ ነው። በእርባታው ውስጥ መሬት ላይ ነጭ የከብት መኖ የያዙ ከረጢቶች ተቀምጠዋል።

ሰፊ የጋራ መመገቢያ አዳራሽ በውስጡ ብዙ ረዣዥም ጠረጴዛዎችና ወንበሮች ተደርድረዋል። ጣሪያው በቀይ ብረት መዋቅር የተገነባ ሲሆን በግድግዳው ላይ ሰፋፊ መስኮቶች ብርሃን ያስገባሉ። ወለሉ ሲሚንቶ ነው።

ሙሉ ምስሉ ቡኒና ቡይዴ ቀለም ያላቸው፣ ማብቀል የጀመሩ ሰፋፊ የባቄላ ፍሬዎችን ይዟል። ከእያንዳንዱ ፍሬ ላይ ነጭና ትንሽ ሥር ወጥቷል፤ ፍሬዎቹ በእርጥበት የተሞሉና በአንድ ነጭ ሳህን ውስጥ የተከመሩ ናቸው።

ፈገግታ ያላት ሴት በቀለማት ያሸበረቀ ልብስ እና የወርቅ ጌጣጌጥ ለብሳ ቤት ውስጥ ናት። ከኋላዋ የግድግዳ ሰዓት እና እቃዎች ያሉት ጥቁር ቀለም ያለው መደርደሪያ አለ።

ሁለት ወርቃማ ቀለም ያላቸው ሃብሎች የቢራቢሮ ቅርጽ ያላቸው ተንጠልጣይ በአንድ ሰው አንገት ላይ አርፈዋል። የታችኛው የአንገት ሃብል የተንጠለጠለ ትንሽ እንቁ አለው።

በካርቶን ሳጥን ውስጥ በፕላስቲክ የታሸጉ የበሰሉ በቆሎዎች ተደርድረዋል። እያንዳንዱ በቆሎ በራሱ ጥቅል ውስጥ በደንብ ታሽጓል። ማሸጊያው ላይ አረንጓዴ የቅጠል ምስሎችና የውጪ ቋንቋ ጽሑፎች ይታያሉ። ለምግብነት ዝግጁ ነው።

በደንብ የተጠበሱ እና የተጠቀለሉ፣ በውስጣቸው የተለያየ ቀለም ያለው መሙያ ያላቸው አምስት የሚያብረቀርቁ የእንቁላል ፍላፕጃኮች በሚያምር ባለ ብዙ ቀለም ሳህን ላይ ተደርድረው ይታያሉ።

አንድ ሰማይ ጠቀስ ማማዎች ያሉባቸው ሶስት የቴሌኮም/ሴሉላር ጣቢያዎች በደመናማ ሰማይ ዳራ ላይ በታችኛ እይታ ቀርበዋል፡፡ ማማዎቹ ነጭ እና ቀይ ቀለም ሲኖራቸው፣ በርካታ ግራጫ አንቴናዎች አሏቸው፡፡

የሚያማምሩ ጌጣጌጦች የጫነች ሴት በቀላል ጥቁር ጀርባ ፊት ለፊት ተቀምጣለች። ነጭ ቀሚስና ቢጫ የደረት ልብስ ለብሳለች፤ በወርቃማ ጌጥና በቢጫ ሐብል ተሽሞንሙናለች። ሁለቱም እጆቿ በጭኖቿ ላይ በረጋ መንፈስ ተቀምጠዋል።

ፈገግታ ያላቸው የሯጮች ቡድን በአረንጓዴና ቢጫ ቲሸርት በከተማ መንገድ ላይ ቆመዋል። ቡድኑ የአገር ውስጥ እና የውጭ ዜጎችን የያዘ ሲሆን፣ አንዳንዶቹ ደስታቸውን በእጃቸው ያሳያሉ።

አንድ ሰው ጥሬ ቡና ፍሬዎችን በጋዝ ምድጃ ላይ በብረት መጥበሻ እየቆላ ነው። ፍሬዎቹ ከጥቁር መጥበሻው ላይ ሲንቀሳቀሱ ይታያሉ። ከምድጃው ስር ሌሎች የቡና ማቅረቢያ ዕቃዎች ተቀምጠዋል። የእጅ እና የእግር ክፍሎች በስዕሉ ላይ ይታያሉ።

ባለ ገመድ የሩጫ ጫማዎች፣ ከግራጫ ጨርቅ የተሠሩና በደማቅ ቀይ-ብርቱካናማ ገመዶች ያጌጡ፣ በንጹሕ ነጭ ጠረጴዛ ላይ ይታያሉ። ከበስተጀርባው ደግሞ ጥቁር እና ወርቃማ ማስቀመጫ ያለው ትንሽ ሰው ሰራሽ አረንጓዴ ተክል አለ።

አግዳሚ የእንጨት አጥር ያለው ጥምዝ የእንጨት ድልድይ ውኃ ላይ ተንጠልጥሏል:: በድልድዩ ስር ውኃ ሲሆን በግራና በቀኝ በኩል ደግሞ አረንጓዴ የሣር ሜዳ ይገኛል:: ከፊት ለፊት ያለው አጥር ጥፍር የመሰለ ጫፍ አለው::